እጅግ በጣም የሚያምር የሃይማኖታዊ በዓል ምሽት ነው። ብዙ ምእመናን በድንጋይ ግድግዳ አጠገብ ተሰብስበው ውብ የሆነ የአዶ ሥዕል ታጅበዋል። ሁሉም ማለት ይቻላል ነጭ የራስ መጠምጠሚያና ልብስ ለብሰው በትር ይዘዋል፤ ደስታና ፍቅር የሚታይበት መንፈሳዊ ድባብ ይፈጥራሉ።

ከኋላ በኩል የተነሳ ሲሆን፣ ከላይ እስከ ታች የደረሰ፣ ጥቁርና በጣም ጥቅጥቅ ያለ የተጎነጎነ ጸጉር ያሳያል። ጸጉሩ ትከሻን አልፎ የጀርባውን ክፍል ይሸፍናል።

ረጅም ግንድ ያለው ጥቅጥቅ ያለና አረንጓዴ የሾህ ተክል (ቁልቁዋል) ደረቅና ድንጋያማ በሆነ ኮረብታ ላይ ቆሟል። ከፊት ለፊቱ በደለል አፈር ላይ የተሠራ የድንጋይ ግድግዳ ሲገኝ፣ ከግድግዳው በላይና በስተቀኝ በኩል ተዳፋት ያለው ድንጋያማ መሬት በሰፊው አለ።

ቀይ እና ሰማያዊ ታርፓሊን ከጣሪያነት ተዘርግቶ፣ የልብስ ስፌት ማሽን ያለበት ጠረጴዛ ይታያል። ጠረጴዛው በቀይ ጨርቅ የተሸፈነ ሲሆን፣ ከኋላ የብረት አጥርና የቆየ ህንጻ ይታያል። ሥራው ቀላል እና መጠነኛ መሆኑ ያስታውቃል።

ቢጫና ቀይ የሆነው የኮስት ወተት ዱቄት ቆርቆሮ ነው። በቆርቆሮው ላይ ሁለት ላሞች በሜዳ ላይ ቆመዋል። ቆርቆሮው ቪታሚን ኤ እና ዲ3 እንደያዘ የሚያሳይ መረጃም አለው። የወተት ዱቄቱ በየትኞቹ የእድሜ ክልል ውስጥ ላሉ ሰዎች ይመከራል?

ሴቶች ነጭ ባህላዊ ልብሶችን ለብሰው እና በአረንጓዴ ቅጠሎች ተጠቅልለው የሚጨፍሩበት የባህል ትዕይንት ያሳያል። ሁለቱ ሴቶች እጅ ለእጅ ተያይዘው በፈገግታ እየተሽከረከሩ ነው። ከበስተጀርባው በሣር የተሸፈነ ሜዳ የሚታይ ሲሆን፤ የኢትዮጵያን ሰንደቅ ዓላማ የያዘ ድንኳን እና ረዥም የቴሌኮም ማማ ይገኛሉ።

ግራ እጇ ላይ ወርቃማ ቀለበትና የእጅ አምባር ታደርጋለች። ሴትየዋ የመተማመንና የፍቅር ስሜት ቢኖራትም፣ ይህንን መልእክት ለሕዝብ የምታስተላልፈው በየትኛው አጋጣሚ ነው?

ጥቁር የናይኪ ስፖርት ጫማዎች በነጭ ጠረጴዛ ላይ በቅርብ ርቀት ላይ ተቀምጠዋል። ጫማዎቹ ነጭ ሶል ያላቸው ሲሆን ከመካከላቸው በወርቃማ መቆሚያ ላይ የተቀመጠ ትንሽ አረንጓዴ የቤት ውስጥ ተክል በስተጀርባ አለ።

ጥቁር ቀለም ያላቸው አራት የሸክላ ማብሰያ ዕቃዎች ተገልጸዋል። ዕቃዎቹ ክብ ቅርጽ ያላቸው ሲሆን ክዳኖቻቸውም አብዛኛው ክፍል ተዘግቷል። ከበስተጀርባ ነጭ መጋረጃ ይታያል።

ይህ መንገድ ባለቀለም ንጣፎች የተሰራ ነው። ንጣፎቹ የተለያየ ቀለም ሲኖራቸው የሶስት ገጽታ ቅርፅ ይፈጥራሉ። መንገዱ በዛፎች መካከል የሚያልፍ ሲሆን አካባቢውም አረንጓዴ ነው። አሰራሩ ለመናፈሻና ለመዝናኛ ቦታዎች ውበት ይሰጣል።

ጥቁር ጸጉር ያላት አንዲት ትንሽ ልጅ የጸጉሯን ግማሽ በጎን ለጎን የተከፈለ ሆኖ በልብ ቅርፅ ተሰርቷል። የልጅቷ የኋላ ክፍል በጥቁር ልብስ ሲሸፈን፣ የጸጉሯ አሰራር ንፁህና ሥርዓታማ ነው። ይህ የፀጉር አሠራር በተለይ ለህፃናት የሚመረጠው ለምንድን ነው?

ይህ ምስል የኢትዮጵያ ገበያ ሲሆን መሶብ እና የተለያየ መጠን ያላቸው የሽመና ቅርጫቶች ይገኛሉ። እንዲሁም፣ በስተቀኝ የቤት ውስጥ የሚያገለግሉ የብረት እቃዎች ተደርድረዋል። ይህ ገበያ የትኛው የኢትዮጵያ ክፍል ነው?

በጥሩ ብርሃን የተቀረጸ የሳሎን ክፍል ውስጥ ሦስት ጥቁር መቀመጫዎች እና ፀጉር ማድረቂያዎች ተሰልፈው ይገኛሉ። የመቀመጫዎቹ የእጅ መደገፊያዎች ከብረት እና ከእንጨት የተሠሩ ናቸው። ግድግዳው ነጭ ሲሆን የኤሌክትሪክ መውጫ አለዉ።

አረንጓዴ ሽንኩርት ወይም ቀይ ሽንኩርት የተዘራበት ሰፊ የእርሻ መሬት በመሃል በሲሚንቶ የተሠራ የውሃ መስመር ታጥሯል። በሩቅ ዛፎችና ሰማያዊ ሰማይ ይታያሉ። አርሶ አደሩ ይህንን ምርት በመስኖ በማልማት ምን ያህል ትርፍ አግኝቶ ይሆን?

ትልቅ ቢጫ ቀለም ያለው ካተርፒላር መሬት ጠራጊ በነጭ ዳራ ላይ ቆሟል። ማሽኑ ጥቁር ጎማዎችና ሰፊ ቢላዋ አለው፤ ከፊት ለፊት ለመቆጣጠር የሚያስችል መስታወት ቤት አለው። ታዲያ ይህ ከባድ ማሽን በዋናነት ለየትኛው የመንገድ ሥራ ያገለግላል?

በሐይቅ ወይም በወንዝ ላይ ያለች ትንሽ ጀልባ ጀልባዋ ቀላል ሰማያዊ ቀለም ያለውና ከላይ የሸራ ሽፋን የተደረገላት ነች። በጀልባዋ ላይ በርካታ ሰዎች ቆመው ይታያሉ። ጀልባዋ በተረጋጋ ውሃ ላይ የምትጓዝ ሲሆን ዳርቻው ላይ አረንጓዴ ተክሎችና ዛፎች አሉ።

ደማቅ ቀይ አበባዎች በጨለመ አፈርና በአረንጓዴ ቅጠሎች መሀል ይገኛሉ። አበባዎቹ እንደ ደወል ቅርጽ ያላቸው ሲሆን፣ በደረቅ እና ጥቁር አፈር ላይ ተንጠልጥለው ይገኛሉ።

ትልቅ ቅርጽ ባለው የእንጀራ ላይ ቢጫ የአልጫ ወጥ፣ ቀይ ሥር የጎመን ወጥና ትኩስ ሰላጣ ተደርድሯል። ይህ ቀለል ያለና የሚያምር ምግብ በመታየቱ የምግብ ፍላጎትንና ደስታን ይፈጥራል።

የሐር ትል ከጎኑ ከሁለት ነጭ ክብ የሐር ጎጆዎች አጠገብ በደማቅ አረንጓዴ ቅጠሎች ላይ ተኝቷል። ትሉ ጥቁር ነጠብጣቦች ያሉት ሲሆን፣ በቅጠሉ ላይ ግልጽ የሆኑ ነርቮች ይታያሉ፤ ይህ ትል ለአካባቢው የተፈጥሮ ሚዛን ምን አስተዋፅዖ ያበረክታል?

ጥቁር ልብስ የለበሰ አንድ ሰው እጁን ወደ ላይ አንስቶ በኃላፊነት ስሜት ቃለ መሐላ ሲፈጽም፣ ሌላኛው ሰው በካባ ለብሶ ከፊት ለፊቱ ያለውን ወረቀት እየተመለከተ ነው። ከጎን የኢትዮጵያ ሰንደቅ ዓላማዎች እና ቀይ አበባዎች ለክብረ በዓሉ ትጋትን ያመለክታሉ።

በጥቁር አጭር ፂም የተከበበ ፊት ያለው ወጣት ከፊል ነጭ ሸሚዝ ለብሶ፣ እጁ ላይ ያለ ትንሽ ነገር አንስቶ በጥላቻ ይመለከተዋል። ይህም በትልቅ ብስጭትና የተወሰነ ቁጣ ውስጥ መሆኑን ያንጸባርቃል።

የቆዳ ችግርን በተለይም ብጉርን በጤናማ ሁኔታ ማከም ያሳያል ። የቱርሜሪክ ሥርና ዱቄት ቆዳን ለማሻሻል የሚያገለግል ተፈጥሮአዊ መድኃኒት መሆኑን ያመለክታል ።

በርካታ ሕፃናት እና አንዲት አዋቂ ሴት እጅ ለእጅ ተያይዘው ክብ ሠርተዋል። ልጆቹ በተለያየ ደማቅ ቀለም ልብሶች ለብሰዋል። መሬቱ እርጥብ ሲሆን፣ ከበስተጀርባ አረንጓዴ ቤት አለ። ክቡ የአንድነትና የእኩልነት ምልክት ሆኗል። ልጆቹ ይህንን ጨዋታ ሲጫወቱ የሚዘምሩት ባህላዊ ዘፈን ምን ይመስላል?

ጥንታዊ የሚመስል የወርቅ ሚዛን ጥቁር ዳራ ላይ ተቀምጧል። የሁለቱ ሚዛን ሳህኖች በሰንሰለት ሲንጠለጠሉ፣ በግራ በኩል ባለው ሳህን ላይ ደግሞ ጥቂት ሳንቲሞች ተቀምጠዋል።

ባህላዊ ልብስ የለበሱ ወጣት ሴት እና ወጣት ወንድ በአንድ ዝግጅት ላይ ቆመው ያሳያል። የሴትየዋ ልብስና የሰውየው ሸሚዝ ላይ ጥቁር ቀለም ያለው ጥልፍ አለበት። ሴትዮዋ ጥቁር እና የተጠቀጠቀ ፀጉር ያላት ሲሆን፤ በበስተጀርባው የተራራማ መልክዓ ምድርና ነጭ ሕንፃዎች ይገኛሉ።

በኢትዮጵያ ባንዲራ ቀለማት (ቀይ፣ ነጭ እና አረንጓዴ) የተቀባ ዘመናዊ የባቡር ሎኮሞቲቭ ያሳያል። የሎኮሞቲቭ የፊት ክፍል ጥቁር እና ግራጫ ቀለም ያለው ሲሆን፣ በላዩ ላይ "ኢትዮጵያን ሬልዌይስ" የሚል ጽሑፍ ይገኛል።

ይህ ከፊል-ብር ቀለም ያለውና ዘመናዊ የቡና መፍጫ ማሽን ነው። የላይኛው ግልጽ ክፍል ሙሉ ለሙሉ የተጠበሰ የቡና ፍሬዎችን በውስጡ ይዟል። ይህ መፍጫ ማሽን ቡናን ለመፍጨት ከሌሎች ዘዴዎች የሚለየው በምንድን ነው?

ከደረቅ የዛፍ ቅርንጫፍ ላይ የተንጠለጠለ ባህላዊ፣ ከገለባ የተሰራ ቀፎ አለ። ቀፎው ረጅም እና ክብ ቅርጽ ያለው ሲሆን በገመድ ታስሯል። ይህ ቀፎ የማር ምርትን የደስታ ስሜት ቢገልጽም፣ ንቦችን ሊያውኩ የሚችሉ ሰዎች በመኖራቸው የጭንቀት ስሜትም ይታይበታል።

ቆንጆ ኦሴሎት የሚመስል የዱር ድመት ጥቅጥቅ ባለ የደን አካባቢ ውስጥ ወደ ላይ ቀና ብሎ እያየ ነው። ቆዳው ብርቱካናማ፣ ጥቁርና ነጭ መለያዎች አሉት። በዙሪያው ጥቁር አረንጓዴ ቅጠሎችና የፀሐይ ብርሃን ተክሎችን አብርቶታል።

ምስሉ አንድ ኤርፖርት ላይ የሚደረግ የደህንነት ፍተሻ ሂደት ነው። አንዲት ሴት እጆቿን ከፍ አድርጋ 'ፕሮቪዥን 2' በተባለ ሙሉ ሰውነት ስካነር ውስጥ ቆማለች። የደህንነት ኦፊሰር በሰማያዊ ዩኒፎርም ለብሳ ስክሪኑን እየተመለከተች ነው። ይህ ፍተሻ ለምን ዓላማ ያገለግላል?

እጅግ ማራኪ የሆነ የተፈጥሮ መልክዓ ምድር ያሳያል። የሐይቁ ውሃ ሰፊ ሲሆን፣ ዳርቻውም በሳር የተሸፈነ ነው። ሁለት ትናንሽ ጀልባዎች በየብስ ላይ ቆመዋል፤ በሩቁም ተራራማ ቦታዎች ይስተዋላሉ። በሐይቁ ዙሪያ የሚገኘው የአየር ንብረትና መልክዓ ምድር ለቱሪዝም ምን ዓይነት አስተዋፅዖ አለው?

በጥቁር ዳራ ላይ፣ የተንጠለጠለ የጣሪያ መብራት፣ በባህላዊ ዶቃዎች እና ጥለት ያጌጠ ነው። መብራቱ ቀይ፣ ቢጫ፣ ብርቱካንማ፣ ነጭ እና ጥቁር ዶቃዎች አሉት፣ ይህ ዓይነቱ የዶቃ ሥራ በየትኞቹ የአፍሪካ ባህሎች ውስጥ በብዛት ይገኛል?

በቢራ የተሞላ ብርጭቆ እና በርካታ የተለያዩ የቢራ ጠርሙሶች ተሰብስበው፣ ከነሱ መካከል በደሌ፣ ሶፊ፣ ሃይኒከን፣ ዋልያ እና ሌሎችን የመሰሉ ስሞች አሉ። እነዚህ ቢራዎች በኢትዮጵያ ውስጥ በየትኛው የሸማቾች ቡድን ዘንድ የበለጠ ተወዳጅነት ሊኖራቸው ይችላል?

ክብ ሼፕ ያለው የንግድ ሕንጻ ሕንፃው የመስታወት መስኮቶችና በረንዳዎች አሉት። ከመግቢያው በላይ "ከፍተኛ ቢዝነስሴንተር"የሚል ትልቅ ቀይ ፊደል ይገኛል። የባንክ ኤቲኤሞች እና የተለያዩ ሱቆች ሎጎዎች አሉ። ይህ ሕንፃ በአዲስ አበባ ከተማ ውስጥ ኮመርሻል አገልግሎት ለመስጠት የተገነባ ቢዝነስ ኮምፕሌክስ ነው?

ብስክሌት በደማቅ ቢጫ ግድግዳ ፊት ለፊት ቆሟል። በመደብሩ ደጃፍ ላይ ከስፌት ማሽን ጋር የተቀመጠው ብስክሌት፣ የድካምና የብስጭት ሕይወትን ያመለክታል። ግድግዳው ላይ የተሳሉት ሥዕሎች ከባቢውን በሚገርም ሁኔታ ያድሳሉ።

ቱርሜሪክን የመሰለ ቢጫ የፊት ጭምብል የተቀባች ሴት በነጭ ፎጣ ፀጉሯን ጠቅልላለች። በታችኛው ግራ ጥግ የቱርሜሪክ ዱቄት እና ወተት የያዘ ብርጭቆ ከቀይ የመደመር ምልክት ጋር አሉ።

ከሰማይ የወረደ ፍርፍር የሚል ስም ያለው መጽሃፍ ተቀምጦ ይገኛል በመጽሐፉ ላይ ጥቁር እና ክንፍ የመሳሰሉ ትንንሽ ነጭ ነገሮች አልፎ አልፎ ይገኛሉ ።

ጥቅጥቅ ያለ ደን በሚታይበት ትልቅ መስኮት አጠገብ አንዲት ሴት የጀርባ ማሳጅ በጥንቃቄ እየተደረገላት ነው። ነጭ ዩኒፎርም የለበሰችው ባለሙያ ጥቁር ጭንብል አድርጋ በትኩረት ማሳጅ ትሰጣለች። የመስኮቱ የኋላ ክፍል ደግሞ አረንጓዴ ጥቅጥቅ ያለ ደን አይደለምን?

የተቆራረጠ ሥጋና አረንጓዴ በርበሬ የተጠበሰ ምግብ በኢንጀራ ላይ ቀርቧል። ከጎን ጥቁር ቀይ አዋዜ ብርቱካናማ ደረቅ ሚጥሚጣ በነጭ ሳህን ላይ ተጨምሯል። ታዲያ ይህ ሥጋ በዋናነት የተጠበሰው በምን ዓይነት ዘይት ነው?

ዋው ሲያስደንቅ! የጎልድ ኢግል የመኪና ማጠቢያ ሰራተኛ መኪና ሲያጥብ ነው ። ቢጫ ልብስ ለብሶ መኪናዋን በጥንቃቄ ያጸዳል። ንፁህና ደስ የሚያሰኝ አገልግሎት የሚሰጥበት ቦታ ነው!። የንግዱን ጥራት ይናገራል!።

ሁለት ጥቁር ቆዳ ያላቸው ሴቶች በፋሽን ትርዒት መድረክ ላይ ሲሄዱ ይታያሉ። አንዷ ነጭ ቀሚስ የለበሰች ሲሆን፣ ሁለተኛዋ ደግሞ ነጭና ሮዝ የተቀላቀለበት ቀሚስና ሮዝ ቆርሴር ለብሳለች። ህዝቡ ከኋላ ሆኖ ትርዒቱን እየተመለከተ ነው።

ሞላላ ቅርጽ ባለው ሰማያዊ አርማ መሃል ቢጫ ከለር ላይ የጎንደር ፋሲል ግንብ በከፊል ከአረንጓዴ ተራራና ከጥቁር ሰማይ ስር ተስሏል። በአርማው ጠርዝ በአማርኛ "ጎንደር ዩኒቨርሲቲ" የሚል ጽሑፍ አለ፤ ይህ አርማ ምንን ለመወከል የተቀመጠ ነው?

የሚያብለጨልጭ ደማቅ ቢጫ የአካሲያ አበባዎችና አረንጓዴ እምቡጦች በግልጽ በሰማያዊው ሰማይ ዳራ ላይ አሉ። የአበባው ክብ ቅርጽ ውበቱን በአጽንዖት ይነግራል። የዚህ ዓይነቱ ተክል ለአካባቢ ጥበቃ እና ለንቦች ያለው ጠቀሜታ ምንድነው?

ሰፊ የመንገድ ግንባታ ቦታ ይታያል። መሬቱ ተቆፍሮ ለአገልግሎት ዝግጁ ያልሆነ ሲሆን፣ ሰዎችና ተሽከርካሪዎች በስፍራው ይስተዋላሉ። በዳገታማው አካባቢ ዘመናዊ ህንፃዎች አሉ፤ የግንባታ መኪናም በመንገድ ላይ ይገኛል። የመንገድ ግንባታው በከተማይቱ የትራፊክ ፍሰት ላይ ምን ዓይነት ጊዜያዊ ተጽዕኖ ይኖረዋል?

የኢትዮጵያ ባህላዊ አልባሳትን የለበሰች ሽማግሌ በእጅ የተሰራ ስፌት ላይ ያለውን ቁርስ ለታዳሚዎቹ እያቀበለች ነው። በዙሪያው ያሉት ሰዎች በልዩ ትኩረት እየተመለከቷት ነው። ዋው! ሲያምር፣ ሲያስደንቅ! የህብረተሰቡ የጋራ መቀራረብና መተሳሰብ ሲገለጥ !።

ከስፖርት ማዘውተሪያ (ጂም) ውስጥ ሴቶች ጥቁር ሰሌዳዎች ወይም ምንጣፎች ላይ ተቀምጠዋል። አንዷ ሮዝ ካሚሶል ለብሳ ወደ ፊት ትመለከታለች፤ ሌላኛዋ ግራጫ ቲ-ሸርትና የፀጉር ባንድ ለብሳ ጀርባዋን አሳያለች፤ ከኋላቸው አንዲት ሴት ደግሞ ሮዝ ቲ-ሸርት ለብሳለች።

ወርቃማ ቀለም ያለው የአንገት ጌጥ፣ የማንጠልጠያ ጉትቻዎችና ማንግቲካ ተብሎ የሚጠራው የራስጌ ጌጥ ስብስብ ቀርቧል። ጌጣጌጡ በጥቁር ድንጋዮች ያጌጠ ሲሆን፣ በግራጫ እና በነጭ ከበስተጀርባ ላይ ተቀምጧል።

ሁለት ማራኪ፣ ካሬ ትራስ በነጭ ጀርባ ላይ ቀይ የሙዝ ቅጠል ቅርፅ የታተመበት ንድፍ አላቸው። ይህ ሞቃታማ ንድፍ ከውስጣዊ ማስጌጫ ጋር ለተያያዘ ሥራ ፍቅርንና እርካታን የሚያሳይ የውበት ስሜት ይፈጥራል።

በመሬት ላይ በተነጠፈ ቀይ ማዳበሪያ ላይ የተለያየ አትክልት ተቀምጧል። ጥቁር ወይንጠጅ የእንቁላል ፍሬዎች፣ አረንጓዴ ብሮኮሊ እና ዱባዎች ሲታዩ፣ የአንድ ሰው እጅ ዱባ ሲያስተካክል አለ።

በመደብሩ መደርደሪያ ላይ የተለያዩ ከረሜላዎች፣ ማርስና ስኒከርስ ቸኮሌቶች፣ ማስቲካና ኪንደር የእንቁላል ከረሜላ ተደርድረዋል። ብዙ ዓይነት ጣፋጮች መኖራቸው በልብ ውስጥ የደስታና የመብላት ፍላጎት ይፈጥራል።

አምስት ሙሉ የኮካ ኮላ የፕላስቲክ ጠርሙሶች፣ ቀይ መለያና ካፕ ያላቸው፣ ከነጭ ዳራ ላይ ተሰልፈዋል። ይህ በጣም ተወዳጅ መጠጥ በተለያዩ የዓለም ክፍሎች ተፈላጊነት ያለው ለምንድን ነው?

ወይ ጉድ! እንዴት የሚያጓጓ ምግብ ነው! ጣፋጭ የሚመስል የጥብስ ወይንም ስጋ ወጥ፣ ከእጅግ በጣም በሚያምር ኢንጀራና ሰላጣ ጋር ቀርቧል! በጣም ደስ ይላል!

አንዲት ሴት በጨለማ ቤት ውስጥ በእሳት ዳር ተቀምጣ በሥራ ተጠምዳለች። በፊቷ ላይ የሰላምና የፍቅር ስሜት አለ። የእሳቱ ብርቱካናማ ብርሃን ልዩ ድምቀት ፈጥሯል።

የተለያየ ቀለም ያላቸው፣ የተጠቀለሉ የቾኮሌትና የከረሜላ መጠቅለያዎች በነጭ ጀርባ ላይ ተበትነዋል። እያንዳንዱ መጠቅለያዎች የተለያዩ ስያሜዎችና ቅርጾች አሏቸው። እነዚህ ከረሜላዎች በአብዛኛው የየትኞቹ የምግብ አምራች ኩባንያ ምርቶች ናቸው?

ፀሐይ በኮረብታዎች መካከል ስትጠልቅ ያም ሆኖ ጨለማ በሆነ ሰዓት የሚታይ መልክዓ ምድርን ያሳያል። ከታች በኩል ጠቆር ያለ ጫካ ሲታይ፤ በመካከል ደግሞ ሰፊ የውሃ አካል (ሐይቅ) አለ። ሰማዩ በግራጫ እና ነጭ ደመናዎች የተሸፈነ ነው።

አራት ወጣት ሴቶች በደረቀ ሳር ላይ ተቀምጠው የትምህርት ወይም የንባብ ሥራ እየሰሩ ነው። ሁሉም የተለያዩ ልብሶችን ለብሰው፣ ፀጉራቸውን ተጎንጉነው፣ በቡድን ሆነው ተሰብስበዋል።

ፈገግታ ያለው ጎልማሳ ሰው ነጭ ሸሚዝ እና የኢትዮጵያን ሰንደቅ ዓላማ ቀለማት (አረንጓዴ፣ ቢጫ እና ቀይ) የያዘ ባህላዊ መስቀለኛ ልብስ ለብሶ በግልጽ ያሳያል። ሰውዬው በግራ እጁ ወርቃማ ሰዓት አድርጓል፤ ፊቱ ላይ ብሩህ ብርሃን ይበራል።

በርካታ ሰዎች ወንዶችና ሴቶች በአንድ ላይ መሬት ላይ ተቀምጠው ባህላዊ ምግብ እየተመገቡ ነው። በዙሪያው እንጀራና ሌሎች ትናንሽ ምግቦች አሉ። ይህ ባህላዊ የጋራ መብላት ሥነ ሥርዓት በኢትዮጵያ ውስጥ ምን ዓይነት ማህበራዊ ጠቀሜታ አለው?

በቤተ ክርስቲያን ውስጥ መዘምራን በሃይማኖታዊ ልብሳቸው ቆመው ሲዘምሩ ይታያል። ይህ ምስል የሃይማኖት ሥርዓት አካል የሆነው የመዝሙር እና የአምልኮ ጥምረት ነው። ይህ ዓይነቱ የመንፈሳዊነት እና የባህል መገለጫ ለተከታዮቹ የማንነት ስሜትን እና ማህበራዊ ትስስርን እንዴት ያጎናጽፋል?

አንደኛው እጅ በአረንጓዴ ማርከር ሌላኛው እጅ ጣት ላይ ምልክት ያደርጋል። ሁለቱም ሰዎች ጥቁር ሰማያዊ ልብስ እና ነጭ የእጅጌ ጫፍ ለብሰዋል፤ ይህ ድርጊት በአብዛኛው በየትኛው ዓይነት የህዝብ ዝግጅት ወይም ሂደት ውስጥ ይታያል?

በከተማ የገበያ አካባቢ የሚታይ ከባድ ሥራ ያሳያል። ሁለት ወንዶች ትላልቅና ከባድ ሻንጣዎችን በትከሻቸው ላይ አዝለው እየሄዱ ነው። ትልቁን ጭነት የያዘው ሰው ቀይ ረጅም ልብስና ቢጫ ሸሚዝ ለብሷል። መንገዱ ሰዎችና መኪኖች በሚያልፉበት ስፍራ በዕለታዊ እንቅስቃሴ ተጨናንቋል።

በፀሐይ ብርሃን የተሞላ እና በሰዎች የተጨናነቀ ጠባብ የገበያ መንገድ ያሳያል። ከፊት ለፊት ባለው መሬት ላይ በከረጢቶች ውስጥ ቅመማ ቅመም የሚመስሉ የተለያዩ ቀለማት ያላቸው እቃዎች ተከምረዋል። በመንገዱ ላይ ሁለት ሴቶች ሲራመዱና ሌሎች ሻጮችና ገዥዎች ይታያሉ።

ትልቅ ነጭ የካኖን ኮፒ ማሽን በበርካታ መሳቢያዎች እና በጎን ማጠናቀቂያ ክፍሎች ተዋቅሯል። ማሽኑ የሰነድ ማስገቢያና መቆጣጠሪያ ማያ ገጽ አለው። ታዲያ ይህ ባለብዙ-ተግባር ማሽን ምን ያህል ገጽ በአንድ ደቂቃ ውስጥ ያትማል?

ይህ ሰዓት የቆዳ ማሰሪያ ያለው ጥቁር ሰማያዊ ክሮኖግራፍ የእጅ ሰዓት ነው። ሰዓቱ ጥቁር ሰማያዊ መደብ ያለው ሲሆን፤ በውስጡ ሶስት ትናንሽ ንዑስ መደቦች አሉት። የሰዓት ምልክቶቹ እና እጆች ነጭ ሲሆኑ፤ በ6 ሰዓት አቀማመጥ ላይ ደግሞ የቀን መቁጠሪያ መስኮት ይታያል።

በኢትዮጵያ ከተማ መንገድ ዳር፣ ሰማያዊ ቆርቆሮ ጣራ ያለው ባለ ሁለት ፎቅ ሕንፃ ይታያል። የታችኛው ወለል ላይ የሚል ሎጎ ያለበት ሬስቶራንት ይገኛል። ይህ ሱቅ በኢትዮጵያ ቴሌኮም የሚጠቀሙ ኢንተርኔት አገልግሎቶች ይሰጣል?

አረንጓዴ ቦርደር ያለው ሞላላ ሼፕ ሎጎ ሎጎው በውስጡ ደማቅ አረንጓዴ እና ቀለል ያለ አረንጓዴ እንግሊዝኛ ጽሑፍ አለው። ጽሑፉ ላይ ትንሽ ቅጠል ዲዛይን አለ። ይህ ሎጎ በኢትዮጵያ ውስጥ የወተት እና የወተት ፕሮዳክቶችን የሚያመርት ፋብሪካ ወይም ኮምፓኒ ይወክላል?

ትኩስ እና የተለያዩ ፍራፍሬዎች በነጭ ሳህን ላይ በብዛት ቀርበዋል። በዋናነት የተቆረጠ ማንጎ፣ ሙዝ፣ ሐብሐብ፣ ቀይና አረንጓዴ ወይን ፍሬዎች ሲታዩ፣ ሚንት ቅጠል በላዩ ላይ ተደርጓል።

በመንገድ ዳር የሚደረግ የጫማ መጥረግ አገልግሎት ያመለክታል። አንድ ወጣት ወንበር ላይ ቁጭ ብሎ ጫማ እያጸዳ ይገኛል። አካባቢው የተጨናነቀ እና በቀርከሃ እቃዎች የተሞላ የከተማ መንገድ ነው። ይህ የጫማ መጥረግ አገልግሎት ለከተማው ነዋሪዎች ምን ዓይነት ጠቀሜታ አለው?

በወርቅ ፍለጋ ተግባር ላይ ነው። የጭቃና የውሃ ድብልቅን በትልቅ ድስት መሰል ዕቃ እያሽከረከረ ነው። ይህ ዘዴ ቀለል ያሉ ነገሮችን ለማስወገድና ወርቅን ከታች ለማስቀመጥ ይረዳል።

የኢትዮጵያ ስፖርተኞች እና ባለሥልጣናት ቡድን በግቢ ውስጥ ለፎቶግራፍ ተሰብስበው ይታያሉ። የአትሌቲክስ ልብስ የለበሱት ስፖርተኞች በሙሉ የኢትዮጵያን ባንዲራ ቀለሞች (አረንጓዴ፣ ቢጫ እና ቀይ) የያዘ ልብስ ለብሰዋል። ሌሎች ሰዎች ደግሞ ቢዝነስ አልባሳት እና ባህላዊ ልብሶችን ለብሰዋል።

ብዙ ነጭ መኪኖች በተደረደሩበት የከተማ መንገድ ላይ የሠርግ ሰልፍ በደስታ አሉ። ሙሽራውና ሙሽሪት የፊት ለፊት መኪና ውስጥ ቆመው እጅ በመያያዝ ፍቅርን ያሳያሉ። በሙሽራው መኪና ላይ ያሉት ደማቅ አበባዎችና ሪባኖች የሠርጉን ድባብ አደምቀውታል።

ረዥም እና የለመለመ ሳር በኃይል ነፋስ የተነሳ ወዲያ ወዲህ ሲወዛወዝ አለ። ከበስተጀርባው ደግሞ ደመናማ እና ነጭ ደመና ያለበት ሰማይ ሲታይ፣ የመስኩ ስፋት በግልጽ ይገኛል።

አንዲት ሴት በገበያ ላይ ፍራፍሬዎችን እና አትክልቶችን ትሸጣለች። ሙዝ፣ ብርቱካን፣ ቲማቲም፣ እና ሰላጣ በብዛት ተከምረው ሲታዩ፣ ሴትየዋ አረንጓዴ ካፖርት ለብሳለች።

አይ ሲያስደንቅ! ሰውየው ጣቱን ቀስሮ በቁጣ እና በመተማመን እያብራራ ነው። አሳማኝ ንግግሩ ትኩረትን ይስባል። ብርቱ ስሜቱ ትምህርት ወይም ውይይት መሆኑን ያሳያል። የሚያስገርም አገላለጽ አለው።

የምትስቀው አንዲት ትንሽ ልጅ በጥቁር ጸጉሯ ላይ አበባ የሚመስል ውብ የገመድ ሹርባ ተሠርቶላት ይታያል፤ ሹሩባው የሚጀምረው ከግንባሯ ጫፍ፣ ወደ ኋላ ተጠምዝዞ ያበቃል፤ ይህ የሚያምር የጸጉር አሰራር ለመሥራት ምን ያህል ጊዜ ሊፈጅ ይችላል?

የወጋገን ባንክ ዲጂታል አገልግሎቶችን የሚያስተዋውቅ ብርቱካናማ ፖስተር ነው። በሁለቱም በኩል እንደ ገንዘብ ማስተላለፍ፣ ሂሳብ ማየትና የክፍያ አገልግሎቶችን የመሳሰሉ የተለያዩ ጥቅሞች በጽሑፍና ምልክቶች ተብራርተዋል። ከታች የመተግበሪያ ማውረጃ አገናኞችና የባንኩ ድረ-ገጽ አድራሻ ተቀምጠዋል።

በጠራራ ፀሐይ ላይ ባህላዊ በሚመስሉ አራት በክብ ቅርጽ በተሠሩ ቤቶች ፊት ለፊት የቆሙ ሁለት ሴቶችን ያሳያል። አንዷ ሴት በነጭና ቢጫ ቀለማት ያሸበረቀ ቀላል ልብስ ስትለብስ፤ ሌላዋ ደግሞ ረዥም ቀይ ቀሚስ ለብሳለች።

ዋው ሲያምሩ ! አረንጓዴ ማንጎዎች በሳጥን ውስጥ በወረቀት ተጠቅልለው ተቀምጠዋል ። ትኩስ እና ጥራት ያላቸው ፍሬዎች መሆናቸው ያስደስታል። ማንጎዎቹ ትልልቅና ጤናማ ሆነው ለሽያጭ የተዘጋጁ ናቸው።

ነጭ ጃኬት የለበሰ፣ ጥቁር ቆዳ ያለው አንድ ሰው በካሜራ ፊት ቆሞ ሲናገር፣ ከበስተጀርባው የሕንፃዎች እና የአረንጓዴ ነገሮች ድብዝዝ ያለ መልክዓ ምድር አሉ። ሰውዬው እየሰጠ ያለው ቃል ትኩረት ይስባል። ስለየትኛው ወቅታዊ ጉዳይ ነው አስተያየቱን እየሰጠ ያለው?

አንድ ገበሬ ሁለት ቀንበር የተጫኑ ከብቶችን በማረሻ እየመራ ለዘር የሚያዘጋጀውን ጥቁር መሬት እያረሰ ነው። ሰማያዊ ሰማይ እና ሩቅ ያለ ኮረብታማ መልክዓ ምድር የሥራው ዳራ ነው። ይህ ባህላዊ የማረስ ዘዴ የግብርና ምርታማነትን እንዴት ይደግፋል?

በአንድ የእንጨት መቁረጫ ላይ፣ ሙሉ የነጭ ሽንኩርትና በወርቃማ ማር የተሞላ ብርጭቆ ማሰሮ። በማሰሮው ውስጥ የተወሰኑ ነጭ ሽንኩርት ፍሬዎች ይታያሉ፤ ከማሰሮው አጠገብም የማር መቅዘፊያ ተቀምጧል።

አራት ኢትዮጵያውያን ሴቶችና ወንዶች ከቤት ውጭ ቆመው ፈገግታ ያሳያሉ። ሁለቱ ሴቶች ባህላዊ ነጭ የጥጥ ልብስ የለበሱ ሲሆን፤ የሰውነታቸው አቀማመጥ ደግሞ ሁለቱ ወንዶች በእጆቻቸው ሴቶቹን ከኋላ ይዘው ያሳያል። ወንዶቹ መነጽር አድርገዋል፤ አንዱ ደግሞ ሮዝ ሸሚዝና ግራጫ ሱፍ ለብሷል።

ጥንታዊ ወርቃማ በር በመሰለ መዋቅር ያጌጠ የሰርግ መድረክ ነው። ከወርቁ በር ጀርባ ነጭ መጋረጃዎች ሲታዩ፣ በርካታ ብርቱካንማና ነጭ አበባዎች ዙሪያውን ሸፍነዋል። ከፊት ለፊቱ ደግሞ አራት ወርቃማ ወንበሮች በፍቅር የተሞላ ድባብ ይፈጥራሉ።

ረጅም ሸምበቆ በበዛበት ሰፊ ሐይቅ ላይ አንድ ሰው ሰማያዊ ልብስ ለብሶ፣ የእንጨት ቀዘፋዎች ባሉበት ትንሽ ጀልባ ውስጥ ተቀምጧል። ይህ ሰው የዕለት ተዕለት ሥራው ምን ሊሆን እንደሚችል መገመት ከባድ ነውን?

ይህ ኮላጅ በአንድ ረድፍ የተደረደሩ ብዙ አይነት የቢራ ጠርሙሶችን ያሳያል። በተጨማሪም፣ አንድ ረዥም ብርጭቆ በቢራ ተሞልቶ ተቀምጧል፣ ሌሎች በርካታ ጠርሙሶች በተለያዩ የማስታወቂያ ምስሎች ውስጥ ተካተዋል።

የሊቢያ ዘይት የሚል ጽሑፍ ያለበት ነጭና ሰማያዊ የቀለም ቅብ ያለው የነዳጅ መሙያ መሳሪያ ነው። ማሽኑ ሁለት ቀይ መቅጃዎች እና የዋጋ ማሳያ ስክሪኖች አሉት። ይህ ነዳጅ መሙያ በኢትዮጵያ ለትራንስፖርት አገልግሎት ያለው አስተዋጽኦ ምንድነው?

ሰፋ ያለ እና ዘመናዊ ክፍል በማዕከሉ ተሰይሟል፣ በሚያብረቀርቅ ወለልና በብረት ፍሬም በተሰራ ጣሪያ የተሸፈነ ነው። ትልልቅ ክብ አምዶች እና በቅጠል ያጌጠ ግድግዳ አሉ። ከታች ቢጫ እና ሰማያዊ ባለ "ስታርት አፕ" የሚል ጽሑፍ ያላቸው ባነሮች አሉ።

ቢጂአይ ኢትዮጵያ የሚባል የድርጅት አርማ ያሳያል። ትልልቅ ቀይ ፊደላት ጽሑፍ ይዘዋል። ከታች ደግሞ "ተርስቲ ፎር ሞር" የሚል መፈክር አለው። በስተቀኝ በኩል የአንበሳ ራስ ቅርጽ በቀይ ቀለም ይታያል። የጀርባው ቀለም ቢጫ ነው። ይህ የንግድ ምልክት ነው።

ትልቅ ቡናማ ግድግዳ ላይ "ባህር ዳር" የሚል ቃል በእንግሊዝኛ በትልልቅ ፊደላት ተቀርጿል። ከግድግዳው በስተጀርባ የተገነቡ ግራጫና ሰማያዊ ሕንጻዎች አሉ። ፊደሎቹ የሚወክሉት የየትኛዋን ከተማ ስም ነው?

ከተለያየ ቀለም ካላቸው ልብሶችና ባህላዊ ሻሾች የለበሱ ብዙ ሴቶች በጎዳናው ዳርቻ ተቀምጠዋል፤ ከጀርባቸው በተጨናነቀ መንገድ ላይ ብዙ ሰዎችና ተሽከርካሪዎች ይታያሉ፤ እነዚህ ሴቶች በአጠቃላይ በሥዕሉ ላይ ምን ዓይነት ሸቀጦች እየሸጡ ሊሆን ይችላል?

ረጅም ጥቁር ፀጉር ያላት አንዲት ቆንጆ ሴት በዘመናዊ የጥልፍ ልብስ እና የብር ጌጣጌጥ አጊጣለች። በጥቁር ፀጉሯና በአረንጓዴ የአይን ቀለምዋ ትልቅ መደነቅንና ትኩረትን የሚስብ ውበትን ታንጸባርቃለች።

ታዋቂ ፖለቲከኛ ጅዋር መሐመድ ፎቶ ያለበት መጽሐፍ በነጭ ዳራ ላይ ተቀምጧል መጽሀፎቹ ሁለት ሲሆኑ አልጸጸትም የሚል የአማርኛ ጹሁፍ አለው ።

በቅርብ የተቀረፀ ቢጫ ወይም ብርቱካንማ ፈሳሽ ያለበት የመስታወት ጠርሙስ ያሳያል። ጠርሙሱ ከታች ሰፋ ያለና በላይ ትንሽ አንገት ያለው ነው። ፈሳሹ ዘይት ወይም የቤት ውስጥ መጠጥ ሊሆን ይችላል፤ በአንገቱ አካባቢ አረፋ ይታያል። ጠርሙሱ በጨለማ ዳራ ላይ ጎልቶ ይታያል።

ይህ የ ጀግና ሰው የነሐስ ሐውልት ነው። የውትድርና ልብስ ለብሶ በመቆም ለወታደራዊ ሰላምታ እጁን አንስቷል። ሐውልቱ በአራት ማዕዘን መሠረት ላይ ተቀምጧል። ከበስተጀርባው ሰማያዊ ሰማይና ጥቂት ዛፎች ይስተዋላሉ። ሐውልቱ የማን መታሰቢያ ነው?

ይህ ቡኒ ሽፋን ያለው መጽሐፍ፣ በአማርኛ "ምልኪ እና ቡና" የሚል ርዕስ በነጭ ፊደላት ተጽፎበታል፤ ከሥሩ የቅጠል እና የአይን ምስሎች የተከበበበት የቀለም ንድፍ አለው፤ በዚህ መጽሐፍ ውስጥ በዋነኝነት የሚዳሰሰው የትኛው ማኅበራዊ ወይም ታሪካዊ ጉዳይ ነው?

ቡናማ ፀጉር ያላቸው የገላዳ ዝንጀሮዎች በደረቅ እና ቢጫ ሳር በተሸፈነ ሜዳ ላይ ሲጓዙ ያሳያል። የፊት ለፊት ያሉት ዝንጀሮዎች በግልጽ ይታያሉ፤ በዙሪያቸው ደግሞ ረጃጅም ቅጠል ያላቸው እፅዋት አሉ። በመሃል ላይ አንድ ረጃጅም ቅጠል ያለው ዛፍ ይታያል።

በቡናማ ድንጋይ ግድግዳ ፊት ለፊት፤ አንድ ጥቁር ኮፍያ የደፋ ቢጫ ልብስ የለበሰ ሰው ቆሟል። ሌሎች ነጭ ሻማ የለበሱ ስድስት ሰዎች ደግሞ በቅርብ ርቀት ተቀምጠዋል እና ቆመዋል። ሁሉም ቀይ ሽፋን ያላቸውን የየራሳቸውን መጽሐፍ በጋራ በመሆን በትኩረት ያነባሉ።

ክብ በሆነ ነጭ ፕሌት ላይ ቢጫ ስፓገቲ ተቀምጧል። ስፓገቲው ከ ሎብስተር ስጋ፣ ከዕፅዋት ቅጠላ ቅጠልና ቅቤ ጋር ተቀላቅሎ ቀርቧል። ፕሌቱ ግራጫ ናፕኪን በሚመስል ጨርቅ ላይ ተቀምጧል። በዚህ የምግብ አዘገጃጀት ውስጥ የተቀመመው ሎብስተር ከባህር የተያዘ ነው ወይስበልዩ ስፍራ የዳበረ?

ሁለት ሰራተኞች በግንባታ ቦታ ላይ ይታያሉ። ቢጫ ኮፍያና ብርቱካናማ ቬስት ለብሷል። አንደኛው በመጥረቢያ ይሰራል። ቦታው በጭቃ የተሞላ ሲሆን ቆሻሻና ድንጋዮች አሉ። ሁለቱም ከባድ ጫማ አድርገዋል።

መካከለኛ ቡናማ ቀለም ያለው የእንጨት አልጋ፣ የፍራሽ ማስቀመጫው ክፍል ተነስቶ ውስጠኛው የማስቀመጫ ቦታ ይታያል። የኤሌክትሮኒክስ እቃዎችና ሌሎች ንብረቶች እዚያ ተቀምጠዋል። መስኮት አጠገብ ትራስ ያለው ምቹ መቀመጫ አለው።

ጭቃ የበዛበት አሮጌ ፒክአፕ መኪና ላይ ቀይና ነጭ ቀለም የያዙ ባልዲዎች ተከምረዋል። አንድ ሰማያዊ ልብስ የለበሰ ሰውና ቡናማ ቀሚስ ያደረገች ሴት ከመኪናው ጀርባ ቆመዋል። ዛፎችና ሕንፃዎች ጀርባው ላይ አሉ።

በመሸጫ ሱቅ ውስጥ ያለች ጥቁር ሞተር ብስክሌት ነች። በዋናነት ጥቁርና ቀይ ቀለም የተቀባች ነች። ከበስተጀርባው የተለያዩ የሞተር ብስክሌቶችና መለዋወጫ ዕቃዎች በመደርደሪያዎች ላይ ይታያሉ። ይህም የመጓጓዣ መሣሪያ ነው።

ነጭ የሆነ የኢትዮጵያ አየር መንገድ ጭነት ማጓጓዣ አውሮፕላን፣ በንጹህ ሰማያዊ ሰማይ ስር እየበረረ ነው። በአውሮፕላኑ ላይ በቀይ ቀለም የእንግሊዘኛ ጽሑፍ በግልጽ ተጽፉዋል፤ ጅራቱ ላይም የአረንጓዴ፣ ቢጫና ቀይ ሰንደቅ ዓላማ ቀለማት አሉ።

በሰማያዊ ሰማይ ሥር አስደናቂ የሆነ የምድረ በዳ ቦታ ያሳያል። መሬቱ ደማቅ ብርቱካናማና ቢጫ ቀለም ያለው ድንጋያማ ሲሆን፤ መካከለኛ ቦታው በሰማያዊ ውሃ የተሞላ ነው። በውሃው ዙሪያ የሰልፈር ክሪስታሎች የሚመስሉ ደማቅ አረንጓዴና ቢጫ ቅርጾች ይታያሉ። ቦታው ከምድር ውጭ ያለ ይመስላል።

በአንድ ዘመናዊ ሕንጻ ጣሪያ ላይ የተገነባው ይህ ሬስቶራንት የከተማዋን ምሽት አስደሳች ያደርጋል። ይህ ዓይነቱ የጣሪያ ላይ አኗኗር በከተማው ነዋሪዎች ዘንድ የመዝናኛ አማራጮችን ከማብዛት ባሻገር፤ ለከተማዋ የቱሪዝም ዘርፍ እና የኢንቨስትመንት መስህብነት ምን ያህል አስተዋፅዖ ያበረክታል?

በእርሻ ቦታ ላይ ገበሬዎች ትላልቅ ክብ ቅርጽ ያላቸውን የእህል ክምር ሲሰበስቡ። በስተግራ በኩል በርካታ ከብቶች በክምሮቹ ዙሪያ ቆመዋል። መሬቱ በደረቅ አረም የተሸፈነ ሲሆን፣ ከበስተጀርባ በአጥር የተከለለ ትንሽ የመንደር ክፍል አለ።

ቀይ ጠርዝ ያለው፣ በአበባ ቅርጾች ያጌጠ ክብ የጌጥ ትሪ በግድግዳ ላይ ተንጠልጥሏል። ሳህኑ መሃል ላይ ቀይ፣ ሰማያዊና ቢጫ ቀለም ያላቸው ትልልቅ አበቦች ሥዕል አለው። ይህ ዓይነቱ ሳህን በአብዛኛው ለምን ዓላማ ያገለግላል?

በባህላዊ ልብስ ያጌጠች ወጣት ሴት የቡና ሥነ ሥርዓት ሲት በተሰለፉ ጽዋዎች ላይ በትኩረት ትጎነጉናለች። ይህ የባህል አኗኗር በግልጽ በመታየቱ መደነቅንና ደስታን የሚፈጥር ውብ ትዕይንት ነው።

የወንዝ ወይም የሐይቅ ዳርቻ ሲሆን፥ ውኃው በሁለት የተለያየ ቀለም አለው። ከፊት ያለው ውኃ ጭቃማ ቡኒ ሲሆን፣ ከሱ በላይ ያለው ውኃ ደግሞ ሰማያዊ አረንጓዴ ቀለም አለው፤ ሩቅ ላይ ተራሮች አሉ፤ ሰማዩ በደመና ተሸፍኗል።

አምስት ሰዎች እና አንድ ሕፃን ፈረስና አህዮች በሚጎትቱት የጎማ ጋሪ ተጭነው በአስፋልት መንገድ ላይ ይጓዛሉ። የሸክላማ ቋጥኝ መንገድ ዳር ላይአለ። ይህ ባህላዊ የመጓጓዣ ዘዴ ዘመናዊ መጓጓዣዎች በሌሉበት ቦታ ለምን አገልግሎት ላይ ይውላል?

የኢትዮጵያ ባህላዊ የክር መሳሪያ በሆነው ክራርም የሚጫወት ሰው እጆችንና የሰውነቱን የተወሰነ ክፍል የሚያሳይ። ሰውዬው ባህላዊ ነጭ ልብስ ለብሶ ክራሩን በትከሻው አድርጎ በግራ እጁ የአውታሮችን መቃኛ እንጨቶች ሲነካ፣ በቀኝ እጁ ደግሞ ገመዶቹን እየነካ ሙዚቃውን ያቀርባል።

በርካታ ሰዎች ክፍት በሆነ አረንጓዴ ሜዳ ላይ የዛፍ ችግኞችን በመትከል ሥራ ተሰማርተዋል። አብዛኞቹ ተሳታፊዎች ቢጫ የመከላከያ ልብሶች ለብሰዋል። ሰዎች በቡድን ሆነው ጎንበስ ብለው መሬት ሲቆፍሩና ችግኝ ሲተክሉ ይታያሉ።

ሲያስደንቅ! አዲስ እና የተቆለሉ ማስታወሻ ደብተሮች ቆመው እና ተደራርበው ይታያሉ። የወፍራም አረንጓዴ ሽፋኑ እና ቀይ ደብተሩ አይን ይስባል። እውቀትን እና ስራን የሚጠይቅ ጉዳይ ነው። ለመማር ያለውን ፍቅር ይገልጻል። የሚያበረታታ ስሜት!

ትልቅ እና ክብ የሆነ እንጀራ ምግብ በአንድ ሰፊ ሳህን ላይ በግልጽ ያሳያል። ምግቡ በካሬ ቅርፅ ተቆርጦ ሲሆን፤ አረንጓዴ ቀለም ያላቸው በርበሬዎች ከላዩ ላይ በተለያዩ ቦታዎች ተሰክተዋል። ከበስተጀርባው የተጠለፈ እና ክብ ቅርጽ ያለው የባህላዊ የወጭት መያዣ ይታያል።

በግንብ ላይ የተለጠፈ ሰማያዊ የማስታወቂያ ሰሌዳ ሲሆን በላይኛው በአማርኛ "ኤፍ.ኤስ. ወርልድ ቴኳንዶ ክለብ" የሚል ጽሑፍ ተቀርጾበታል። ሰሌዳው በተለያዩ የቴኳንዶ ልምምድ እንቅስቃሴዎች ላይ ያሉ ምስሎችን ያካተተ ሲሆን በአማርኛ የስልጠና ሰዓቶችንና የአድራሻ ስልክ ቁጥርን የያዘ ጽሑፍም አለ።

አንድ ወንድና አንዲት ሴት በሠርግ ልብሳቸው እጅ ለእጅ ተያይዘዋል፣ ሙሽራው ነጭ ልብስ ለብሷል፤ ሙሽራይቱ ደግሞ ነጭ የተሸፈነ ቀሚስ እና ዘውድ አድርጋለች፤ በሠርግ ሥነ ሥርዓት ውስጥ እጅ ለእጅ መያያዝ በባህላዊ መንገድ ምንን ሊያመለክት ይችላል?

ወንበሮቹ በነጭ ልብሶች ተሸፍነው፣ መንገዱ ደግሞ ሰው ሠራሽ አረንጓዴ ሳር ተነጥፏል። መድረኩ በሮዝ መጋረጃዎች፣ በአበቦችና በወርቅ ዘዬዎች ያጌጠ ንጉሣዊ ወንበር አለው፤ የሸራ ጣሪያ በአረንጓዴ ቅጠሎች ተውቧል። ይህ ዝግጅት በዋነኛነት ለየትኛው ዓይነት ክብረ በዓል ተዘጋጀ ይሆን?

አንድ ወንድና አንዲት ሴት በብርቱካናማ እና ቢጫ ዳራ ፊት ለፊት ባህላዊ ልብስ ለብሰው፣ ሴትየዋ ለእርሱ በእጇ እንጀራ እያጎረሰችው ይታያል። ከስር የብርሃን ባንክ አርማ አለ፣ ጉርሻ የመስጠት ተግባር በኢትዮጵያ ባህል ውስጥ ምን ዓይነት ማህበራዊ ትርጉም አለው?

አንድ ዘመናዊ የብረት መቁረጫ ማሽን ይታያል። ማሸኑ bosch የሚል ስም አለው። ጥቁር መያዝም አለው። በመሐል ላይም አረንጓዴ ቀለም አለው። አዲስ ጥርስም ተገጥሞለታል። ማሽኑም ሲታይ አዲስ ይመስላል።

በሰማያዊ ክብ ውስጥ ጠቅላይ ሚኒስትሩ በንግግር ላይ ሲታዩ፣ ከኋላቸው በርካታ የፓርላማ አባላት በተሰባሰቡበት አዳራሽ ውስጥ ተቀምጠዋል። ይህ ስብሰባ በአብዛኛው የትኛው የመንግስት አካል ውስጥ ነው የተካሄደው?

አንዲት ወጣት በጥቁር መድረክ ላይ ባህላዊ ነጭ ልብስ ለብሳ ትራመዳለች። ልብሷ በጥቁር ጥልፍ ያጌጠ ሲሆን፣ ወገቧ ላይ ደማቅ ሐምራዊና ቀይ ቀለም ያለው ሰንደቅ በመሰለ ጨርቅ ታስሯል። ታዲያ ይህ ልብስ የየትኛው የኢትዮጵያ ጎሳ ባህላዊ አለባበስ ይሆን?

በትምህርት ቤት ግቢ ውስጥ በጠራራ ፀሐይ ሥር የእግር ኳስ ጨዋታን ያሳያል። መሬቱ ሽሮ ቀለም አለው፤ አንድ ልጅ ነጭ ቲሸርት ቀይ አጫጭር ሱሪ ለብሶ ኳሷን በእግሩ እየመታ ነው። ሌላ ጎልማሳ ሰው ከጎኑ ቆሞ ይመለከታል።

ጥቅጥቅ ያለ የከዋክብት ስብስብ እና ደመና ጠመዝማዛ ቅርጽ ይፈጥራል። በማዕከሉ ደማቅ ነጭ ብርሃን አለ። የሰማይ አካሉ ሐምራዊ እና ሰማያዊ ቀለሞች አሉት። በዙሪያው ባለው ጠፈር ውስጥ ሌሎች ብዙ ከዋክብት ይገኛሉ። ይህ ዓይነት ጋላክሲ ምን ተብሎ ይጠራል?

ጥቁር አረንጓዴ ከለር ያለው፣ ክብና ጥልቅ የሆነ የብረት ማብሰያ ፖት ፖቱ በአንጸባራቂ ሲልቨር እጀታ የተያዘ ክዳን አለው። ሁለቱም ጎን ላይ አጭር ሃንድሎች ይገኛሉ። ፖት በተለይ ለዘገየ የምግብ አብስሎት የተሰራ ካስት አይረን (ብረት) ዕቃ ነው?

በወርቃማ ቀለም ባለው የሃይማኖት ልብስ የለበሰ ግለሰብ መሀል ላይ ቆሞ፣ በአንድ በኩል ማይክሮፎን ሲይዝ፣ በዙሪያው ሌሎችም በጥቁር፣ በነጭና በቀይ የሃይማኖት ልብሶች የለበሱ ሰዎች ይታያሉ። ከበስተጀርባ በሮዝና ብርቱካንማ የጥላ ጨርቆች ተሸፍኗል።

ከብረት ሰሐን ወይም ትሪ ላይ የተቀመጠ የኢትዮጵያ ባህላዊ ምግብ (ፍርፍር ወይም ጥብስ) ያሳያል። ምግቡ በመሃል ላይ ተከምሯል፤ የተቀቀለ እንቁላልም ከላይ አለ። በዙሪያው አሥራ ሁለት ያህል የተጠቀለሉ ትናንሽ እንጀራዎች ተደርድረዋል።

በሰዎች የተሞላ ትልቅ ጀልባ ውሃ ላይ እየተጓዘ ነው። ጀልባው ሁለት ደረጃ አለው። የሰዎች ጥቅጥቅ መሰባሰብ ይስተዋላል። የግራጫ ሰማይ አካባቢ ይገኛል። ይህ ዓይነት የውሃ ትራንስፖርት በኢትዮጵያ በብዛት የሚጠቀሙበት የትኞቹ ሐይቆች ወይም ወንዞች ናቸው?

በከተማ መንገድ ላይ እጅግ ብዙ መኪናዎች፣ አውቶቡሶች እና የጭነት መኪናዎች በሁለቱም አቅጣጫ ተጨናንቀዋል:: በርካታ ሰዎች በእግረኛ መንገድና በመንገዱ ዳር ይዘዋወራሉ:: በሁለቱም የመንገዱ ዳርቻዎች ላይ ባለ ብዙ ፎቅ ሕንፃዎች ይገኛሉ::

አንድ አስፈሪ ነበር ምላሱን አውጥቶ እየተነፈሰ ይገኛል ነብሩ በቀይ ድንጋይ ላይ እግሮችን ዘርግቶ ተኝቷል ከጀርባው ለምለም ጫካ ይገኛል ነብሩ የተራበ ይመስላል ።

የብር ቀለም ያለው ስቴል እና ቀይ ከበሮዎች ያሉት የከበሮ ስብስብ ተቀምጧል ። ትልቁ ከበሮ በስተፊት ሲሆን፣ ከላይ በሁለት ትልልቅ ወርቃማ ጸናጽል ተሸፍኗል።

ረድፍ የያዙ ነጭና ቢጫ የታክሲ ተሽከርካሪዎች አስፓልት መንገድ ላይ ቆመዋል። አንድ ሰው የፊተኛውን ታክሲ በር ከፍቶ ሲቆም፣ ከበስተጀርባው የዘንባባ ዛፎችና ጥቅጥቅ ያሉ አረንጓዴ ዕፅዋት አሉ።

ከፍተኛ ጭነት የተጫነ አንድ ነጭ የጭነት መኪና ቆሟል። ቀይ ሸሚዝ የለበሰ ወጣት በጭነቱ ላይ ቆሟል፤ ሌላ ሰውም ከኋላው ጭነቱን ይከታተላል። ከላይ ጨለም ያለና ደመናማ ሰማይ አለ።

ከእንጨት አጥር በላይ ብዙ የደረሱ አረንጓዴ ዕንቊ ፍሬዎችን የያዘ ጥቅጥቅ ያለ ዛፍ ይታያል። ዛፉ በለመለመ ጥቁር አረንጓዴ ቅጠሎች የተሞላ ነው፤ ከበስተጀርባውም ትንሽ ሰማያዊና ደመናማ ሰማይ ይታያል።

በሁለት ደብዛዛ ቀለም ባላቸው ሕንፃዎች መካከል አንድ ባለሶስት እግር ተሽከርካሪ ወደ ፊት ሲሄድ፣ ከጀርባው በተራራማ ኮረብታ ላይ የተገነቡ ብዙ ቤቶች አሉ። ይህ መልክዓ ምድርና የመኖሪያ አሰፋፈር በኢትዮጵያ የትኛውን አካባቢ ሊያመለክት ይችላል?

ቀይ አፈር የተሸረሸረበት ጥልቅ ጉድጓድ መካከል ወራጅ ውኃ አለ። በአካባቢው ላይ የሚደርሰው የአፈር መሸርሸር ጉዳት እጅግ በጣም ያሳስባል። ከበስተጀርባ በግጦሽ ላይ ያሉ ከብቶችና አረንጓዴ ዛፎች ይገኛሉ።

በአንድ የእንጨት ሳጥን ውስጥ ትኩስ፣ ደማቅ ቀይ እንጆሪዎች በአረንጓዴ ቅጠላቸው ተሞልተው ይታያሉ። ሳጥኑ ከትላልቅ የእንጆሪ እርሻዎች ረጅም ረድፎች ፊት ለፊት ተይዟል፤ ዳራው ደብዝዞ የሰብሉን ብዛት ያሳያል። እነዚህ ጤናማ የሚመስሉ ፍራፍሬዎች ከዚህ እርሻ ላይ ተለቅመው ለገበያ የሚቀርቡት እንዴት ነው?

በትልቅ የከተማ መገንጠያ መንገድ ላይ በርካታ ትላልቅ የማስታወቂያ ሰሌዳዎች በቤቶች ላይ ተሰቅለዋል። ከታች ብዙ ሰዎችና ተሽከርካሪዎች የተጨናነቀውን የመንገድ ትዕይንት ይደብቃሉ። ታዲያ ከነዚህ ማስታወቂያዎች መካከል የትኛው የንግድ ዘርፍ ነው ጎልቶ የሚታየው?

'ንጉስ' ተብሎ በግእዝ እና በእንግሊዝኛ ፊደላት የተፃፈበት ጥቁር ጠርሙስ ቢራ ያሳያል። ጠርሙሱ በውሃ ጠብታዎች ተሸፍኗል፤ ይህ ደግሞ ቀዝቃዛ መሆኑን ያመለክታል። ጠርሙሱ ላይ ወርቃማ እና ቡናማ ቀለም ያለው ስያሜ ነው።

በመንገድ ዳር ያለ የፍራፍሬ እና የጭማቂ መሸጫ ሱቅ በመግቢያው ላይ ሙዝ እና ሌሎች ፍራፍሬዎች ተሰቅለዋል፤ በግድግዳው ላይም የፍራፍሬ እና የጁስ ምስሎች ያለበት ትልቅ ማስታወቂያ አለ። ይህ ዓይነት የፍራፍሬ መሸጫ ሱቅ ለአካባቢው ነዋሪዎች ምን ዓይነት የጤና ጥቅም ይሰጣል?

የሰው የአንገት ምስል ነው፣ ከጭንቅላቱ ፀጉር ስር በደምብ ይታያል። ከጎን በኩል የጫት ቅጠሎችን ወይም መሰል አረንጓዴ ተክል ላይ ቀጫጭንና ቢጫ አበባዎች አሉ። ይህ የቆዳ ላይ ሁኔታ በዋናነት ምን አይነት ሕክምና ይፈልጋል?

ጥቁር ቡኒ ቀለም ያለው ሰፋፊ መሬት ከጠራ ሰማያዊ ሰማይ በታች አለ። ታዲያ ይህ ግዙፍ መሬት በዋናነት ምን ለመዝራት የታሰበ ይሆን?

ምስሉ በሁለት ይከፈላል። በግራ በኩል ጥቁር እጅ የቆሸሸች ትንሽ ማንኪያ ይዛለች። በቀኝ በኩል ደግሞ የቀዶ ጥገና መሳሪያዎች በአፍ ውስጥ ያለን የሰውነት ክፍል እየቆረጡ ያሳያሉ።

ዋው ሲያስፈራ! አንበሳዎቹ በአንድነት ሲሮጡ ድንቅ ናቸው። በደረቅ ሳር ውስጥ በፍጥነት ሲገሰግሱ የኃይል እና የጥንካሬ ስሜት ይፈጥራሉ። የዓይኖቻቸው ትኩረት እና ቁርጠኝነት ያስደነግጣል። የሚያስደንቅ የአደን ትዕይንት ነው!

ይህ የአዲስ ልሳን ጋዜጣ የፊት ገጽ ሲሆን፣ መሃል ላይ አንድ ሰው ሙሉ እይታ ውስጥ ሆኖ ተቀምጧል። ከሱ በላይና ጎን የተለያዩ ዋና ዋና ዜናዎች በደማቅ ፊደላት ተጽፈዋል። የጋዜጣው ቀን እና ዋናው አርዕስት ምንን ያመለክታሉ?

ሰፊ የሚያምር ቀይ ጣራ ያለው እንዲሁም ብዙ የመስታወት መስኮቶች ያሉት አዳራሽ ይገኛል ። በጣም ብዙ ሰዎች መያዝ የሚችሉ ወንበሮች እና ጠረጴዛዎች ይገኛሉ ።

ብዙ ሴቶች ከቤት ውጭ ተቀምጠው ቁርስ እየበሉና እየተጨዋወቱ ነው። የመሃሉ ሴት ጭንቀትን እና ጥልቅ ሀሳብን ስትገልጽ፣ ሌሎች በጋራ መሆናቸው መተሳሰብንና ሰላምን ያሳያል።

ከላይ በኩል የተቀረጸው የሐይቅ ዳርቻ መዝናኛ ሥፍራ ይታያል። የሳርና የገለባ ጣሪያ ያላቸው ትናንሽ ሕንጻዎችና ነጭ ጉልላቶች፣ እንዲሁም የመዋኛ ገንዳ ይታያል። በአጠገቡ ጠመዝማዛ መንገድ ሲኖር፣ ከዳርቻው ደግሞ የሐይቁ ሰፋ ያለ ውሃ ይታያል።

ጢምና ትልቅ ኩርምት ፀጉር ያለው መብሬ መንግስቴ ወደ ፊት ቀጥ ብሎ ይመለከታል። ፊቱ ላይ ግልጽ የሆነ የቁጣና ብስጭት ስሜት አለ፣ ቅንድቦቹ ተቋጥጠዋል። ከኋላው ደግሞ ጥቅጥቅ ያሉ አረንጓዴ ቅጠሎችና የዛፍ ቅርንጫፎች አሉ።

ተመሳሳይ ሰማያዊ ዩኒፎርም የለበሱ ብዙ የጸጥታ አባላት ረድፍ ይዘው ሲቆሙ፣ በሀይልና በትጋት መደነቅን ይፈጥራሉ። በደንብ መቆማቸውና አቋማቸው፣ ለስርዓትና ለህግ መከበር ያላቸውን ፍቅር የገልጻል።

ፈገግታው ሲያምር! ጥርስ ማስተካከል ያስደስታል። የጥርስ ህክምና ማስታወቂያው ጥርት ያሉ ጥርሶችን ያሳያል። የጥርስ ሀኪሙ ሙያ ይታመንበታል። ሴትየዋ ጥርሷ ላይ ማሰሪያ አድርጋ በጣም ደስ ብሏታል። የጥርስ ህክምና ማስታወቂያው በጣም አጓጊ ነው። ደስታ ይሰማል።

ትናንሽ፣ ጠባብና ጥቁር አረንጓዴ ቅጠሎች ያሉት ጥቅጥቅ ያለ ቁጥቋጦ ከአንድ ሰማያዊ ቀለም ከተቀባ ትንሽ ቤት ጀርባ ይታያል፤ የዚህ ቁጥቋጦ ሥር ምን ዓይነት የመድኃኒትነት ወይም የኢኮኖሚ ጥቅም ይኖረዋል?

በርካታ ሰዎች በብርቱካናማ የጭነት መኪናና በጭነት የተሞሉ ትናንሽ ጋሪዎች ዙሪያ ተሰባስበዋል። ከበስተጀርባው የቢጫ ቀለም ሕንፃና ረዥም ዛፎች አሉ። አካባቢው በጭጋግ የተሸፈነ ደመናማ የአየር ሁኔታ አለው።

አንድ ቀይ ቡኒ ቀለም ያለው የኢትዮጵያ ተኩላ በሳር በተሸፈነ ተዳፋት ላይ ቆሟል። ተኩላው ፊት ለፊት ርቆ ይመለከታል። ዙሪያውን የደረቀ ሳር፣ ጥቅጥቅ ያሉ ቁጥቋጦዎችና ጥቁር ድንጋዮች ይገኛሉ። በቀኝ በኩል አንድ ትልቅ አረንጓዴ የድንብላል ተክል አል።

ከጀርባ በኩል የሚታይ ረዥም የተጎነጎነ ጸጉር አለ። ጸጉሩ በጥቁር፣ ሰማያዊና አረንጓዴ ክሮች የተሰራ ነው፣ በመሃል ላይ በልዩ ሁኔታ ተጎንጉኖ በቢጫ ላስቲክ ተይዟል፣ ከፊት ለፊት ሌሎች የጸጉር ቤት እቃዎች በደብዛዛው ይታያሉ።

አንድ ነጭ ሻሽ የለበሰች ሴት በደማቅ ቢጫና ቀይ በተቀባ ግድግዳ አጠገብ ተቀምጣለች። በአካባቢው የቆዩ መስኮቶችና አንዳንድ ባልዲዎች ይታያሉ። ይህ ትዕይንት የጎዳና ላይ ሕይወትን ያሳያል።

ይህ ሥዕል ከጥቁር እንጨት የተቀረጸ የኢትዮጵያ የእጅ መስቀልን ያሳያል። መስቀሉ በውስጡ ውስብስብ ንድፎችና ቅርጾች ያሉት ሲሆን፣ ከታች በኩል ለመያዝ የሚያስችል ግንድ አለው።

ለምግብነት የተዘጋጁ እነዚህ የከብት ስጋ በኢትዮጵያ ውስጥ የሚታወቁ ሲሆኑ በመሃል ላይ ከአዋዜ እና ከሌሎች ቅመማ ቅመሞች የተዘጋጀ መጥመቂያ አለ። እነዚህ ክፍሎች በብዛት ተበልተው የሚገኙት በየትኛው የኢትዮጵያ በዓል ወይም ሥነ-ሥርዓት ላይ ነው?

ባህላዊ ነጭ ልብስ የለበሰች ሴት በደስታ ጀበናዋን አንስታ በመጸየፍ ስሜት ፊቷን የሸፈነ ሰው ፊት ለፊት ቡና ታቀርባለች። ሴትየዋ ከፊት ባለው የተቀረጸ ሳጥን ላይ የተደረደሩትን ሲኒዎች በሥርዓት ትሞላለች።

ሁለት ሽማግሌዎች የሃይማኖት ልዩነት ሳይገድባቸው ተቃቅፈው ቆመዋል ። አንደኛው ባህላዊ ነጭ ልብስና ኮፍያ ሲያደርግ፣ ሌላኛው የአረብ ቀይ ሻሽና ጨርቅ ለብሷል።

እግር ላይ የሚደረግ የህክምና ዘዴ ያሳያል። ጓንት ባደረጉ እጆች እግር ላይ ብርጭቆ የመሰለ ዕቃ ተደርጎበታል። ዕቃው ውስጥ ደማቅ ቀይ ቀለም ያለ ደም ይታያል። ይህም ባህላዊ የደም ማስወገድ ወይም ኩፒንግ ሕክምና ነው።

ባለሥልጣናትና ሚኒስትሮች የሚመስሉ ብዙ ሰዎች ለጋራ ፎቶግራፍ ተሰባስበዋል። ሁሉም ጥቁር ልብሶችንና ልብሶችን ለብሰዋል ። ከጀርባ አረንጓዴና ቢጫ ባንዲራዎችና መጋረጃዎች ይታያሉ።

ደማቅ ሰማያዊና ወይንጠጅ ቀለም ለብሶ የሮጠው ልጅ በአረንጓዴው የደን ዳርቻ ትልቅ ብረት ወይም እንጨት በበትር ይገፋል። ይህ ባህላዊ ጨዋታ በዘመኑ ልጆች ዘንድ ትኩረት አግኝቷል?

ዘመናዊ ነጭ የመኖሪያ ቤት ከፊት ለፊቱ በተደረደሩ ደረጃዎች አሉ። ቤቱ ግራጫ አምዶች ያሉት በረንዳና ትላልቅ መስኮቶች አሉት። ከቤት ውጭ ያለው ወለል ቀይና ነጭ ሰንጠረዦች ያሉት ሲሆን፣ በጎን በኩል አረንጓዴ የሣር ክምር አለ።

የጎመን አትክልት ነው። ትልልቅ፣ ነጭ አበባዎች በዙሪያቸው በለመለመ፣ ጥቁር አረንጓዴ ቅጠሎች ተከብበዋል። የጎመን አበባዎቹ በመጠኑ ትላልቅ ክፍሎች ተሰብስበው በመደራረብ ይገኛሉ። የጎመን አበባ የሚዘጋጅበት የጤናማ የምግብ አዘገጃጀት ምን ምን ናቸው?

ሦስት ተመሳሳይ ቢጫና አረንጓዴ ቀለም የተቀቡ ታክሲዎች በመንገድ ዳር ተሰልፈው የቆሙ ሲሆን፤ ሁሉም ወደፊት አቅጣጫቸውን ያሳያሉ። እነዚህ መኪኖች ልዩ በሆነው ቀለማቸው የትኛውን የአፍሪካ ከተማ የሕዝብ ትራንስፖርት ሊያገለግሉ ይችላሉ?

ስድስት የ"በደሌ ስፔሻል ቢራ" መጠጦች፣ ወርቃማ መለያና ሰማያዊ ካፕ ያላቸው፣ ቡኒ ቀለም ባለው ጠርሙሶች ውስጥ፣ በነጭ ዳራ ላይ በቅርብ ርቀት ተደርድረዋል፤ እነዚህ የቢራ ጠርሙሶች ተሰብስበው የቀረቡት በአንድ ጊዜ ለመጠጣት ነው ወይስ ለማከማቸት አስበው ነው?

ደስተኛ የሆኑ ጥንዶች ልጆቻቸውን አቅፋው በፈገግታ ቆመው ይገኛሉ ። ወንዱ ጥቁር መነፀር አድርጓል እንዲሁም ጸጉሩን አሳድጓል ።ሁሉም የባህል ልብስ ለብሰው ይገኛሉ።

በደመናማ ሰማይ ሥር በአንድ ትልቅ አደባባይ የተሰበሰበ እጅግ ብዙ ሕዝብ ያሳያል። ሕዝቡ ነጭ ባህላዊ ልብስ (ነጠላ) ለብሷል፤ ብዙዎቹ ጭንቅላታቸውን ሸፍነዋል። ከበስተጀርባው ግራጫ ቀለም ያለው እና በርካታ ጉልላቶች ያሉት ትልቅ ቤተ ክርስቲያን አለ።

በኢትዮጵያ የሚገኘውን "ኮሪያን ቪሌጅ" ታሪካዊ ቦታ የሚገልጽ የማስታወቂያ ሰሌዳ ነው። ሰሌዳው የደቡብ ኮሪያ እና የኢትዮጵያ ባንዲራዎች እንዲሁም የተባበሩት መንግስታት ድርጅት አርማን ያሳያል። ስለ ካግነው ሻለቃ እና በ1951 ዓ.ም.በኮሪያ ጦርነት ተሳትፈው ሲመለሱ ስለተሰጣቸው የመኖሪያ ስፍራ በአማርኛና በእንግሊዝኛ ይገልጻል።

በአጭር ርቀት ላይ በሚገኝ ነጭ ገጽታ ላይ የተበተኑ በቀለማት ያሸበረቁ የወረቀት መያዣዎች በግልጽ ይታያሉ። መያዣዎቹ ብርቱካናማ፣ ቀይ፣ ቢጫ፣ አረንጓዴ፣ ሐምራዊና ሰማያዊ ቀለሞች አሏቸው። እነዚህ ትላልቅ የፕላስቲክ መያዣዎች የተሰባጠሩ ናቸው።

ይህ የምስል ቅንብር በንጹህ ግራጫ ዳራ ላይ ሙሉ በሙሉ በጥቁር ቀለም የተደባለቀ ሞተር ብስክሌት ቅርጽ ያሳያል። ሞተር ብስክሌቱ ትላልቅ ጎማዎችና ከመንገድ ውጪ የሚነዱ ብስክሌቶችን የሚመስል አወቃቀር አለው።

ጥቁር ቀለም ያላቸው የወንዶች ጫማ ያሳያል። ጫማዎቹ የተሰሩት ከቆዳ ወይም ከቆዳ መሰል ቁስ ሲሆን፣ የላይኛው ክፍል እርስ በእርስ የተጠላለፉ ሁለት ማሰሪያዎች አሉት። ማሰሪያዎቹ ጥልፍልፍ መሰል ቅርፅ አላቸው። ጫማዎቹ በነጭና ጥቁር የተጠላለፈ ጨርቅ ላይ ተቀምጠዋል።

ብዙ ቁጥር ያላቸው ሰዎች ወደብ ላይ ተቀምጠው ይታያሉ። ከኋላቸው አንድ ትንሽ የጥበቃ ጀልባና ሌሎች ትላልቅ መርከቦች ይታያሉ። የጉዞ ወይም የድንበር ጥበቃን የሚያሳይ ሁኔታ ነው።

ፈገግታ የምታሳይ ወጣት ሴት በትንሽ ሱቅ ወይም የቁም ሣጥን ውስጥ ቆማ ትታያለች። ጥቁር ቲሸርት የለበሰች ሲሆን፣ ከበስተጀርባዋ ደግሞ መደርደሪያዎች በብዙ የመዋቢያ ዕቃዎች፣ ሻምፖዎች፣ ዲኦድራንቶችና ሌሎች የቤትና የውበት ምርቶች ተሞልተዋል። ከፊት ለፊቷ በዓል የሚመስል ኮፍያ እና የጽሕፈት መሣሪያዎች ይታያሉ።

አንድ ወጣት ሰው ነጭ እና ቡናማ ቲ-ሸርት ለብሶ በዳይቺ የልብስ ስፌት ማሽን በግልጽ ሲሠራ ያሳያል። ወጣቱ በቢጫ እና በአረንጓዴ ባለ አልማዝ ቅርጽ ያጌጠ ነጭ ጨርቅ እየሰፋ ነው። በዙሪያው ብዙ ባህላዊ የሐበሻ ልብሶች የተሰቀሉ ነው።

ጠባብ መርፌ የሚመስሉ ቅጠሎች ያሉት አረንጓዴ ቁጥቋጦ ቅርብ ሆኖ ቀርቧል። የዛፉ ቅርንጫፎች በብዙ ቅጠሎች የተሸፈኑ ናቸው። የጤናማ ተክል ባህሪይ ይሰጣል። ይህ ዓይነት የዘላለም አረንጓዴ ዛፍ በኢትዮጵያ በምን ዓይነት አካባቢ በብዛት ይበቅላል?

ዘጠኝ የተለያዩ የማስታወሻ ካርዶች በእንጨት ዳራ ላይ ተዘርግተዋል። ካርዶቹ በዋናነት ጥቁር ሆነው፣ እንደ ሳንዲስክ፣ ሌክሳር እና አንጄልበርድ ያሉ የንግድ ምልክቶችን እንዲሁም የተለያየ የማከማቻ መጠንና ፍጥነት ያሳያሉ፤ ከእነዚህም አይነቶች አሉ።

የተዋሃደ ምስል (ኮላጅ) ሁለት ሴቶችን ያቀፈ ነው። በቀኝ በኩል አንዲት ወጣት ሴት አይኖቿን ጨፍና ቆዳዋን እየነካች ነው። በግራ በኩል ደግሞ ሌላ ሴት የፊት ሕክምና እየተደረገላት ሲሆን፣ የሐምራዊ ጓንት ያደረገ እጅ የሕክምና መሣሪያ ይጠቀማል።

አንዲት ሴት በጠራራ ፀሐይ፣ የቆየ ልብስ ለብሳ ፣ በትልቅ አካፋ መሬት ስትቆፍር ወይም አረም ስትነቅል ቦታው አረንጓዴ የሰብል ፊልድ ነው። የኢትዮጵያ ገጠራማ አካባቢዎች ውስጥ ያለውን የሴቶች ከባድ የግብርና (ሥራ) ሁኔታን ይወክላል?

ቡናማ ፈረስ፣ በሰፊ አረንጓዴ ሜዳ ላይ ሣር ትግጣለች። የሜዳው ጫፍ በትላልቅ ዛፎችና አረንጓዴ ተራሮች ተከቧል፤ ግራጫ ሰማይ በላዩ ላይ ጎልቶ ይታያል። የተፈጥሮው ውበት የደስታና የመረጋጋት ስሜት ይሰጣል።

ከላይ ኮካ ኮላ፣ ስፕራይት እና ፋንታ ሶስት ባለ 1.25 ሊትር የፕላስቲክ ጠርሙሶች ሲኖሩ፣ ከታች ሶስት የቆርቆሮ ጣሳዎች ተቀምጠዋል። ጠርሙሶችና ጣሳዎች በላብ መልክ መታየታቸው የቀዘቀዙ መሆናቸውን ያመለክታል። እነዚህ ምርቶች በገበያ ላይ ለየትኛው የደንበኛ ፍላጎት ምላሽ ይሰጣሉ?

ጥቁር ዳሽቦርድ ላይ የሚሰካ የመኪና ሬዲዮ በግልጽ አለ። አረንጓዴ ዲጂታል ቁጥሮችና ፊደሎች በሰማያዊ መብራት ይደምቃሉ፤ ከጎን የዩኤስቢና የኤስዲ ካርድ ማስገቢያዎች አሉ። ታዲያ ይህ ሬዲዮ በዋናነት የሚያስተላልፈው የየትኛው የሞገድ ዓይነት ነው?

የግንባታ ቦታን የሚያሳይ ሲሆን ቴሌስኮፒክ ፎርክሊፍት የሚባል ሰማያዊ ከባድ ማሽን ይታያል። ማሽኑ ረጅም ክንፍ ያለው ሲሆን በእንጨት ሳንቃዎች የተከመረ ዕቃ ለማንሳት ዝግጁ ነው። ይህ ቴሌሃንድለር የሚባለው ማሽን በተለምዶ በግንባታ ስራ ላይ ለምን ጥቅም ላይ ይውላል?

በትልቅ የሆስፒታል ክፍል ውስጥ ብዙ ህሙማን በሰማያዊ አንሶላ ተሸፍነው በአልጋ ላይ አሉ። የጤና ባለሙያዎች በክፍሉ ውስጥ ሲንቀሳቀሱና ከአንዲት ህመምተኛ ጋር ሲነጋገሩ ይታያሉ። ታዲያ ይህ የጤና ተቋም በየትኛው የኢትዮጵያ ከተማ ይገኛል?

ታሪካዊ ሀውልት በአደባባይ ነው። መድፍና የሀገር ባንዲራዎች በቦታው ይገኛሉ። አደባባዩ በደማቅ ቀለማትና በአበቦች አጊጧል። ሀውልቱ የሀገርን ጀግንነትና ታሪክ ይገልጻል። በአካባቢውም የከተማ ሕንፃዎች አሉ።

በጭቃና በሳር የተሰሩ ሁለት ክብ ጎጆዎች ባሉበት መንደር ውስጥ አንድ ልጅ በትጋት ይሮጣል። ቀይ የአፈር መንገድ በሁለቱም በኩል ባሉ ረዣዥም ሣሮች መካከል ይዘልቃል፤ የተጠረበ አጥርና የበቆሎ ተክሎች በዙሪያው አሉ፤ ከጎጆዎቹ ፊትለፊትም የሣር ክዳኖች ይታያሉ።

ያረጁ ተሰልፈው የቆሙ ታክሲዎች ይገኛሉ ።ታክሲዎቹ ከላይ ነጭ ቀለም ያላቸው ሲሆን ከታች ደግሞ ሰማያዊ ቀለም ተቀብተዋል ። ከጀርባቸውም ግድግዳ ይገኛል።

ሶስት ሴቶችን ያሳያል፤ ሁለቱ በአንዷ ፀጉር ላይ እየሰሩ ነው። ሁሉም ባህላዊ ነጭ የጥልፍ ልብስ ለብሰዋል። ማዕከላዊቷ ሴት በአንገቷ ላይ ትልቅ ብር መሰል ጌጥ አድርጋለች። ምስሉ የባህል የፀጉር አሠራር ሥነ ሥርዓት ወይም የጋራ ዝግጅት ያሳያል።

ጥቁር ምስል ሆኖ የቀረበው ሞተር ሳይክል ጠንካራ የጎማ መርገጫና ትላልቅ መሽከርከሪያዎች ያሉት ነው። ትንሹ የነዳጅ ማጠራቀሚያ እና ከፍ ያለ መቀመጫው አለው። የፊትና የኋላ ጎማዎች ትልቅ ክፍተት በጥንቃቄ መኖሩ ለሞተር ሳይክል አሽከርካሪ አስፈላጊ አይደለምን?

ብዙ ቡናማ የዶሮ እንቁላሎች በተለያየ ቀለም ባላቸው የፕላስቲክ ማድረጊያዎች ተደርድረው አሉ። እንቁላሎቹ ቀይ፣ ሰማያዊ እና አረንጓዴ የሆኑ ማድረጊያዎች ላይ ተከምረዋል። ሁሉም እንቁላሎች ትኩስና በጥንቃቄ የተዘጋጁ ሲሆኑ፣ ለገበያ መዘጋጀታቸውን ያመለክታል።

አንጋፋ በሆነ የገበያ ቦታ ላይ በብዛት የተሠሩ የቀርከሃ ወይም የእንጨት ቅርጫቶችና ዕቃዎች አሉ። ከፍ ያሉ ቅርጫቶች ለሽያጭ ሲሰለፉ፣ የክብ ቅርጽ ያላቸው ቅርጫቶችም በክምር ተቀምጠዋል። እነዚህ ቅርጫቶች በአገር ውስጥ ገበያ ላይ ለየትኛው ዋና ዓላማ ያገለግላሉ?

በተራራማ አካባቢ የተገነባ ትልቅ የኢንዱስትሪ ፓርክ ይታያል። ብዙ ዘመናዊ ፋብሪካዎች እና የአስተዳደር ህንፃዎች አሉ፤ በመንገዶችና በመኪና ማቆሚያ ስፍራዎችም ተስተካክሏል። የኢንዱስትሪው ከተማ ለምርት እንቅስቃሴ የተዘጋጀ ነው። የኢንዱስትሪ ፓርኮች ለአገሪቱ ወጣቶች ምን ዓይነት የሥራ ዕድሎች ይፈጥራሉ?

የተጠቀለለ ጥቁር ፀጉር ያላት አንዲት ትንሽ ልጅ የፊት ገጽታ በጎላ ሁኔታ ቀርቧል። ልጅቱ የነብር ቆዳ መሳይ ልብስ ለብሳለች፤ በአፍና በአፍንጫዋ ላይ ባለ ቀለም የአፍ መሸፈኛ አድርጋለች። ከበስተጀርባ ግራጫ መኪና በግልጽ ቆሟል።

የወታደር ልብስ የለበሰ አንድ ሰው የተባበሩት መንግስታት አርማ ያለበት ሰማያዊ ኮፍያ አድርጓል። ሰውየው ካሜራውን ቀጥታ የሚመለከት ሲሆን፣ ቆም ያለ ይመስላል። ይህ ሰው በተባበሩት መንግስታት የሰላም ማስከበር ተልዕኮ ውስጥ ምን ሚና ይኖረዋል?

አንጸባራቂ ነጭና ጥቁር ቡኒ ያለው ዘመናዊ ቁምሳጥን ክፍሉን ሙሉ በሙሉ ይሸፍናል። በታችኛው መሳቢያዎችና ክፍት መደርደሪያዎች በኩል የሚታየው ቅንጅት የመደነቅንና የደስታን ስሜት በግልጽ ያንጸባርቃል።

ሰፋፊና ደማቅ ሰማያዊ የመዋኛ ገንዳዎች ያሉበት ሥፍራ ነው። ከዋናው ትልቁ ገንዳ በተጨማሪ፣ ትንሽ ገንዳ በግራ በኩል አለ። ቀይ የጣሪያ ቀለም ያለው አርባቡራ በስተጀርባ ሲታይ፣ ሰዎች በውሃው ውስጥ በደስታ የሚዋኙ አይመስልም?

በአበባ በታተመ የሸክላ ጽዋ ውስጥ የተቀዳ ጥቁር ቡና ያሳያል። ቡናው ቅጠላቅጠል በመጨመር በጤናማ መንገድ ተዘጋጅቷል። ይህ የባህላዊ የቡና አፈላል ዘዴ ነው።

በመንገድ ዳር የሚጓዝ መካከለኛ ዕድሜ ያለው ሰው ያሳያል። ሰውየው ሰማያዊ ኮፍያ ያለው ሹራብ ለብሶ በእንጨት የተሠራ በእጅ የሚጎተት ጋሪ ላይ ከባድ ነገር ጭኖ ይገፋል። መንገዱ የጠጠርና የጭቃ ሲሆን፤ ከበስተጀርባው በርካታ መኪናዎች፣ አውቶቡሶች እና ሰዎች በትራፊክ መጨናነቅ ውስጥ ሆነው ይታያሉ።

ወርቃማ የአንገት ጌጥ፣ አንዱ ክብ በሌላኛው ውስጥ ያለ ሆኖ በትንንሽ ነጮች ድንጋዮች የተጌጠ ነው። ጌጡ ከሐመር ቡናማ ዳራ ላይ ተንጠልጥሏል። ይህ የአንገት ጌጥ ለየትኛው አጋጣሚ ለስጦታነት ይመረጣል?

ጎንደር ዩኒቨርሲቲን የሚወክል ቢጫና ሰማያዊ ቀለም ያለው ክብ አርማ ነው። አርማው የፋሲል ግንብ፣ ጥቅልል ብራናና ማርሽ ምስል ይዟል። ታሪካዊውን ግንብ ማካተቱ ፍቅርን እና መደነቅን የሚገልፅ፤ የታሪክና የትምህርት ውህደትንም ፍንትው አድርጎ ያሳያል።

ጥቁር ልብስ (ሱፍ)፣ ነጭ ሸሚዝ እና ቀይ በነጭ ነጥብ የታሸገ ክራባት የለበሰ ሰው ወደፊት ቀጥ ብሎ ይመለከታል። ወርቃማ ቀለም ያለው መነፅር ያደረገው ሰውየው ገጽ ላይ ጥልቅ የሆነ የቁምነገር እና ትኩረት ይነበባል።

ጨለማ ልብስ፣ ቀይ ነጠብጣብ ያለው ክራባትና መነጽር ያደረገ ሰው በአንድ ወንበር ተቀምጧል። ሰውዬው የማይክሮፎን መያዣ በእጁ ሲይዝ፣ ከፊቱ ሰማያዊ ቀለም ያለው “ኢ.ዜ.አ” የሚል ምልክት ያለበት ማይክሮፎን አለ።

ግራጫ ቀለም ያለው እና በከፊል የተከፈተ የብረት ካዝና መሬት ላይ ይታያል። ካዝናው ክብ መቆለፊያና ቁልፍ መግቢያ አለው። የበስተጀርባው ክፍል በሲሚንቶ ንጣፍ የተሸፈነ ነው።

አንድ ንጉሣዊ ሰው ጥቁር ጢም ያለው እና ቀይና ወርቃማ ቀለም ያለውን የክብር ልብስ እና ውድ በሆኑ ድንጋዮች ያጌጠ የሚያብረቀርቅ ወርቃማ ዘውድ ደፍቷል። ዳራው ጥቁር ሰማያዊ ነው።

ልዩ የተፈጥሮ ውበት ነው። አረንጓዴ ተራራዎችና ኮረብታዎች በስፋት ይታያሉ። ከታች ያሉት ኮረብታዎች በነጭ ደመናዎች ወይም በጭጋግ ተሸፍነዋል። ከደመናው በላይ ያለው ሰማይ ጥርት ያለ ሰማያዊ ነው። ይህ ምስል ከፍተኛ ቦታ ላይ ሆኖ የተነሳ የተራራማ ገጽታ ነው።

ሦስት ሴቶች በድንጋይ ግድግዳ ላይ ከተገጠመ ቧንቧ ውሃ ይቀዳሉ። ሁለቱ ሴቶች ትላልቅ ቢጫ ጀሪካኖችን ከቧንቧው ስር አስቀምጠው ሲሞሉ፣ አንዲት ሴት ተደግፋ ትጠብቃለች። ይህ የውሃ ምንጭ ከየትኛው የውሃ አካል ጋር የተገናኘ ነው?

ጥቁር ኩርኩር ፀጉር ያለው ወጣት በነጭ ባህላዊ ልብስ ለብሶ ይታያል። ልብሱ በአንገትጌው፣ በእጅጌውና በግንባሩ ላይ ደማቅ ቀለም ያላቸው ጥልፎች አሉት። ወጣቱ ጥቁር ቀለም ያለው ተንቀሳቃሽ ስልክ እየተመለከተ ነው።

በጥቁር እና በነጭ የተሰራ ክብ የሽመና ሥራ ወይም ቅርጫት ያሳያል። ቅርጫቱ የሚሽከረከር የሚመስል ውስብስብ የጂኦሜትሪክ ንድፍ አለው። ዲዛይኑ ጥቁር እና የክሬም ቀለምን ተጠቅሞ ሽክርክር እና እንቅስቃሴን የሚያሳይ ስራ ነው።

ሰማያዊና ነጭ የደመና ሰማይ ባለበት ስፍራ፣ ጥቅጥቅ ያሉ ትላልቅ ዛፎች አረንጓዴውን ሜዳ ይሸፍኑታል። በግራ በኩል ትንሽ ግራጫማ ግንብ እና፣ በቀኝ በኩል ቀይ አበባዎች ያሏቸው ቁጥቋጦዎች ከፍ ብለው ይገኛሉ።

በኢትዮጵያ ከተማ ውስጥ ያለን የተጨናነቀ የገበያ አካባቢ ያሳያል። መንገድ ላይ ብዙ ሰዎች ይንቀሳቀሳሉ፤ አንዳንዱ በእግራቸው ሲሄዱ አንዳንዱ ደግሞ ጭነት ተሸክመዋል። የተለያዩ መኪናዎች፣ ታክሲዎች እና ሚኒባሶች ይታያሉ።

ይህ የተትረፈረፈና በቀለማት ያሸበረቀ የፍራፍሬና የአትክልት ገበያ የግብርና ምርቶችን ብዛትና ልዩነት ያሳያል። የሀገር ውስጥ ገበሬዎች የምርቶቻቸውን ጥራትና ብዛት በማሻሻል የምግብ አቅርቦትን ለማረጋገጥና የውጭ ምንዛሪ ለማግኘት የሚያስችል ዘላቂ የሆነ የግብርና ፖሊሲ ምን መምሰል አለበት?

ይህ የሚያምር ቡናማ የቆዳ ሎፈር ጫማ ለተለያዩ ዝግጅቶች ምቹና ፋሽን የጠበቀ መልክ ይሰጣል። የሀገር ውስጥ የቆዳ ምርቶችን ጥራት በማሻሻልና ዘመናዊ ዲዛይን በመጨመር ዓለም አቀፍ ገበያ ላይ ተወዳዳሪ መሆን የሚቻለው በምን ዓይነት ስልት ነው?

ቡናማ ቀለም ያላቸው በርካታ አህዮች በጠራራ ፀሐይ ሥር የተለያዩ ሸክሞችን በጀርባቸው ጭነው በመንገድ ላይ ሲጓዙ ያሳያል። ሸክሞቹ ትልልቅ፣ ነጭ እና ቡናማ ቀለም ባላቸው ቦርሳዎች የተጠቀለሉ ሲሆን፤ በአህዮቹ ጀርባ ላይ ተጭነዋል።

ህዝቦች ተሰብስበው ሻማዎችንና ችቦዎችን ያበራሉ። ተሳታፊዎቹ በአብዛኛው ነጭ ልብስ ለብሰዋል፤ ከእነዚህም መካከል አንዱ የባህል ልብስ በአረንጓዴ፣ ቢጫና ቀይ ሰንሰለቶች ያጌጠ ነው። ይህ የመብራት ሥነ ሥርዓት በየትኛው የኢትዮጵያ በዓል ላይ ይከወናል?

ነጭ ዳራ ላይ የተቀመጠው አንድ የ"ሴሬስ" ፖም ጭማቂ ማሸጊያ ላይ፣ ቀይና ነጭ ምልክት ባለው ስያሜ ስር የተቆረጡና ያልተቆረጡ ፖም ፍሬዎች በግልጽ አሉ፤ የዚህ የፖም ጭማቂ ጣዕም ከሌሎች የፍራፍሬ ጭማቂዎች በምን ይለያል?

ብዙ ሰዎች በአብዛኛው ነጭ ልብስ ለብሰው በድንጋይ የተሰራ የቤተ ክርስቲያን ህንፃ ፊት ለፊት ተሰብስበዋል። ከፊት ያሉት ጥቂት ሰዎች ቡኒ እና ብርቱካናማ ካባ ለብሰዋል። ይህ ስብስብ በገጠር አካባቢ የሚካሄድ የትኛው የሃይማኖታዊ ሥርዓት ሊሆን ይችላል?

ጥሩ እንጨት የተሰራ የዶሬሲንግ ቴብል እና ሚረር ሞላላ ሼፕ ያለው ትልቅ ሚረር እና ሁለት መሳቢያዎች አሉት። ከጎኑ የመስታወት በር ያለው ካቢኔት ይገኛል። ይህ የፈረኒቸር አይነት አብዛኛውን ጊዜ በመኝታ ሩም ውስጥ ሜካፕ ለመስራት እና ልብስ ለማስቀመጥ ያገለግላል?

ሦስት ሰዎች የፊት መሸፈኛ ማሸጊያ ላይ እየሠሩ ነው። ሁለት ሰዎች ነጭ የመከላከያ ልብስ ሲለብሱ፣ አንደኛው ሰማያዊ ልብስ ለብሷል። በነጭ ጠረጴዛው ላይ ብዙ ሮዝ ቀለም ያላቸው መከላከያ ሳጥኖችና በራሪ ወረቀቶች ተከማችተዋል።

ሁለት አንጸባራቂ የቆዳ ቀለም ያላቸው ከፍተኛ ተረከዝ ጫማዎች በነጭ ለስላሳ ጨርቅ ላይ ተቀምጠዋል። ጫማዎቹ ቀጠን ያለ ተረከዝ እና የተሳለ ጫፍ አላቸው። ታዲያ ይህን ጫማ የሚሠራው ቁሳቁስ የተፈጥሮ ቆዳ ወይስ ሰው ሠራሽ ነው?

አንድ አዛውንት በባህላዊ ነጭ ልብስ ተሽቀዳድመው ወደ ታች ሲወርዱ ነው። ከበስተጀርባ ብዛት ያለው ሕዝብ እና የኢትዮጵያ ሰንደቅ ዓላማ ይገኛሉ። ይህ ሕዝብ ሃይማኖታዊ ወይም ብሔራዊ በዓልን ለማክበር ተሰብስቧል። የፖሊስ አባላትም ይስተዋላሉ። በዚህ ዓይነት ስብስብ ውስጥ ለአዛውንቱ የሚሰጠው ክብር ምን ይመስላል?

ይህ የአማርኛ ጋዜጣ የመጀመሪያ ገጽ ነው። አንድ ሰው ሱፍ ለብሶ፣ ክራባት አስሮ በገጹ ላይ በትልቁ ቀርቧል። ጋዜጣው የፖለቲካ እና የማህበራዊ ጉዳዮችን የሚመለከቱ ርዕሶችን ይዟል።

የተጠበሰና ጥቁር ቡናማ ቀለም ያለው የቡና ፍሬ በቅርብ ተይዟል። ፍሬዎቹ በቀለም ያጌጠና በዘንባባ የተቀለበሰ ባህላዊ ቅርጫት ውስጥ ተደርገዋል። ቅርጫቱን አንድ ሰው በእጁ ከታች ወደ ላይ ይዞታል። የቡና ፍሬው አንጸባራቂ ይመስላል፤ ይህም በጥሩ ሁኔታ መጠበሱን ያሳያል።

ቆንጆና ዘመናዊ የሆኑ የጆሮ ጌጦችን ናቸው ። ጌጦቹ ወርቃማ ቀለም ያላቸው ሲሆን መሃላቸው ላይ አንጸባራቂ ድንጋዮች አሏቸው። ጌጦቹ የተንጠለጠሉ እና ረዣዥም ሰንሰለቶች ጫፋቸው ላይ ትናንሽ ድንጋዮች አሏቸው። እነዚህ ጌጦች ለፋሽንና ለውበት የሚያገለግሉ ጌጣጌጦች ናቸው።

ቀይ ዳራ ላይ ሶስት የታሸጉ መጠጦች ከዋጋዎቻቸው ጋር ቀርበዋል። አንድ ሊትር ኮካ ኮላ በ65 ብር ይገኛል። በግራና በቀኝ በኩል ደግሞ እያንዳንዳቸው 2 ሊትር የሆኑ በ25 ብር ተቀምጠዋል። ከላይ "በአነስተኛ ዋጋ ይሽጡ!" የሚል ጽሁፍ አለ።

አንድ አሰልጣኝ የሚመስል ሰው በስፖርት ሜዳ ላይ ባለው የሩጫ መንገድ ላይ በደማቅ ልብስ ለብሰው ለተሰባሰቡ አትሌቶች መመሪያ እየሰጠ ይገኛል። ይህ ስልጠና በኢትዮጵያ የስፖርት ዘርፍ ምን ዓይነት ለውጥ ሊያመጣ ይችላል?

ደማቅ ሰማያዊው ባንዲራ በአየር ላይ እየተወዛወዘ ሰላምንና አንድነትን ያውጃል። በባንዲራው መሃል ነጭ የአለም ካርታ ከወይራ ቅጠሎች የአበባ ጉንጉን ጋር ነው። ታዲያ ይህ የዓለም አቀፉን ተቋም ውክልና በትክክል የሚያሳይ ምልክት አይደለምን?

አንድ ሰው እሾሃማ የሆነ አረንጓዴ ተክል በቅርበት ይዟል። ከበስተጀርባ በተሸመነ ቅርጫት ውስጥ የተለያዩ ዕፅዋት እና ፍራፍሬዎች አሉ። በተለይም ቢጫ እና አረንጓዴ ፍሬዎች፣ የዛፍ ግንድ ቁርጥራጮች፣ እንዲሁም ረዥም አረንጓዴ ቅጠሎችና ሥሮች በቅርጫቱ ውስጥ ተቀምጠዋል።

ሰባት ወንዶችን የሚያሳይ ሲሆን በአብዛኛው ነጭ ረጅም ልብስ ለብሰዋል። ሁሉም ባህላዊ መጎናጸፊያ ወይም ሻሽ አድርገዋል። ከመሃል ያለው ሰው ብቻ ጥቁር ልብስ ለብሶ፣ ደማቅ ባለ ብዙ ቀለም ሻሽ ለብሷል። ከበስተጀርባ ትልልቅ የመስታወት ህንጻ እና የእንጨት ወለል ይታያል።

ይህ ክብ ቅርጽ ያለው የእጅ ቦርሳ በይዥ እና ቡናማ ቆዳ የተሰራ ነው፣ የፊት ለፊቱ በሹራብ የተሰራ ጥቁር፣ ቡናማና ነጭ የአበባ ዲዛይን አለው። ቦርሳው ጥቁር መያዣና መቃን ያለው ነው፣ በእንጨት በሚመስል ዳራ ላይ ተቀምጧል።

በርካታ ሰዎች ጥቁር ልብሶችን ለብሰው፣ በአንድ የኢንዱስትሪ ተቋም ውስጥ ረጅም የሆኑ የብረት ሲሊንደሮች አጠገብ እየተራመዱ ነው። መሃል ላይ አንድ ሰው በትልቅ ጥቁር ካፖርት ለብሶ በእግር ሲጓዝ፣ በዙሪያው ሌሎች ሰዎች ተከታትለው ይሄዳሉ።

የኢትዮጵያ መከላከያ ሠራዊት የአየር ኃይል የከፍተኛ መኮንኖች የትከሻ ደረጃዎች በሰንጠረዥ ቀርበዋል። ከካፒቴን እስከ ሌተናል ጄኔራል ያሉ ስምንት ደረጃዎች በምልክት እና በቁጥር ተዘርዝረዋል። ደረጃዎቹ አረንጓዴ መሠረት ላይ የወርቅ ኮከቦችና የጥልፍ ምልክቶች አሏቸው።

አንድ ሴት ፊት በቅርብ ርቀት ይታያል፣ ፀጉሯን በሮዝ ጨርቅ ከልላለች። በስተግራ በኩል በርካታ እንቁላሎች እና ሎሚዎች ይታያሉ። ቀይ፣ ቢጫና ወይንጠጅ ፅሁፎች በጀርባው አሉ።

በርካታ ሰዎች በቀይ ወንበሮች ላይ ተቀምጠው ይታያሉ። በመሃል ላይ ያለች አንዲት ሴት የፊት ጭምብል አድርጋለች፤ በዙሪያዋ ያሉት ደግሞ የወይራ አረንጓዴ የደንብ ልብስ እና ባርኔጣ ለብሰዋል።

አንዲት ሴት በቅን የባህር ዳርቻ ላይ ቆማ ፏፏቴ በሚወጣ ጭጋግ ተከባለች። ሴትየዋ አረንጓዴ፣ ቢጫ እና ቀይ ቀለሞች ባሉት ባሕላዊ ጨርቅ ተጠቅልላለች። ፏፏቴው ቡናማ ውሃ ሲያወርድ፣ አካባቢው በለመለመ አረንጓዴ ዕፅዋት የተከበበ ሲሆን፣ ጭጋጋማ ሰማይ ይታያል።

የባህር ዳር ፖሊ ቴክኒክ ኮሌጅ አርማ በሰማያዊ ክብ ውስጥ፣ የትምህርት ምልክት፣ የጢስ እሳት እና የጣና ሃይቅ ፏፏቴዎችን ያካትታል። ይህ የትምህርት ተቋም በባህር ዳር ከተማ ለምን ያህል ጊዜ የአገልግሎት ዘመን አለው?

የጣሪያ ፕላስተር ሰሌዳ ላይ አራት ማዕዘን ቅርጽ ያለው ፍሬም በስውር መብራቶች ያጌጠ ሆኖ ይታያል። በመሃሉ ስድስት ክብ መብራቶች ያሉት ዘመናዊ አምፖል ተንጠልጥሏል። ይህ ዓይነቱ የጣሪያ ንድፍ ለዘመናዊ የቤት ውስጥ ማስዋቢያ ምን አስተዋጽኦ ያበረክታል?

በጥቁር ጨርቅ የተሰራ የአንገት ሐብል ላይ ሦስት ጥንታዊ የሚመስሉ የብር ሳንቲሞች ተንጠልጥለዋል። በመሀልኛው ሳንቲም ላይ የሴት ፊት ምስል ተቀርጿል። በግራ በኩል ትንሽ የብረት ቁልፍ ታስሮ አለ።

ደማቅ ቀለማትና ቅርጾች በአንድ ሰፊ የማተሚያ ማሽን ውስጥ እየታተሙ ነው። ህትመቱ በነጭ ወረቀት ላይ ሲሆን፣ በቀበቶዎችና ሮለሮች ተይዞ ይገኛል። የማተሚያ ክፍሉ በርካታ መብራቶችና የሥራ ቦታዎች አሉት።

ትኩስ የእንጀራ ፍርፋሪ ወጥ (ፍርፍር) ከሁለት ሙሉ የተቀቀለ እንቁላሎች ጋር ተዘጋጅቷል፡፡ ፍርፍሩ በቅመማ ቅመም የበለፀገ ሲሆን በነጭ ሳህን ላይ ቀርቧል፡፡

ኮፍያ የደፋች ሴትዮ በደማቅ የፍራፍሬ ግድግዳ ሥር ተቀምጣለች። በፊቷ ላይ ባለው የደስታ ስሜት አቮካዶና ሙዝ የበዛበትን ቪታሚን ጁስ ትጎነጫለች። በተሞላው ጠረጴዛ ዙሪያ ያሉ ሰዎች የፍራፍሬውን ጥምረት በፍቅር ይሞክራሉ።

ረጃጅም የሆኑ እና በአብዛኛው ቢጫ ቀለም የተቀቡ የጋራ መኖሪያ ቤቶች ይታያሉ። እነዚህ ሕንጻዎች በርካታ ፎቆችና ተከታታይ በረንዳዎች አሏቸው። ከፊት ለፊት ዝቅ ያለ የአገልግሎት መስጫ ስፍራ እና አውቶቡስ ሲታይ፤ ሕንፃዎቹ በሰማያዊና በጠራራ ፀሐይ ብርሃን ስር በግልጽ ቆመዋል።

ጥንታዊ ዲዛይን ያለው፣ በሀይለኛ ቅርጽ የተቀረጸ ትልቅ የእንጨት ካቢኔት ይታያል። ጨለማው ብራውን ከለር ያለው ይህ ካቢኔት የመስታወት እና የእንጨት በሮች አሉት። ዲዛይኑ የግሪክ አርክቴክቸር ምሰሶዎችን ይመስላል። ይህ ካቢኔት እንደ ላይብረሪ ወይም ለመስታወት ዕቃዎች ማሳያነት የሚያገለግል ፈረኒቸር ነው?

ጥቁር ራስ፣ ሰማያዊ አካልና ክንፍ ያለው የሚያምር ወፍ በተቆረጠ ግንድ ላይ ቆሟል። የወፏ ደረት ጥቁር ሲሆን ፊቷ ላይ ነጭ ምልክቶች አሉ። ይህ ልዩ እና ማራኪ ላባ ያለው ወፍ የትኛው የወፍ ዝርያ ሊሆን ይችላል?

አዲስ አበባ ዩኒቨርሲቲ ከሚል የእንግሊዝኛና አማርኛ ጽሑፍ ጋር ባነር በተንጠለጠለበት አዳራሽ፤ በሺዎች የሚቆጠሩ ተመራቂዎች ጥቁርና ቀይ ካባና ኮፍያ ለብሰው ተሰብስበዋል። ይህ ግዙፍ ምሩቃን ስብሰባ ለዩኒቨርሲቲው ታሪክ ምን ያህል ትልቅ ቁጥር ያለው ምረቃ ሊሆን ይችላል?

ለጤና የሚውል ሾላ ወተት የተባለ ፓስቸራይዝድ ወተት በሰማያዊና አረንጓዴ ከረጢት ላይ ይታያል። ከረጢቱ ላይ የእንግሊዝኛ ጽሑፍ እንዲሁም የአማርኛ ፊደሎችና ጥቁርና ነጭ ላም ስዕል አለ። ይህ የታሸገ ወተት ከጥሬ ወተት አንጻር ያለው ዋና ጥቅም ምንድን ነው?

ዋሽንት ከጥንት ጀምሮ ጥቅም ላይ የሚውል ባህላዊ የትንፋሽ መሳሪያ ነው። ዋሽንት አራት ቀዳዳዎች ሲኖሩት በብዛት ሸንበቆ ከተባ እፅዋት እና ውስጣቸው ክፍት ከሆኑ ቱቦዎች ይዘጋጃል።

አንዲት ሴት በባህላዊ የኢትዮጵያ ነጭ ልብስ (ጋቢ) ለብሳ ከፍ ባለ የእንጨት መድረክ ላይ ቆማለች። መሐላ ስትፈጽም በቀኝ እጇ ወደ ላይ አውጥታለች፣ ከጎኗም መደበኛ ልብስ የለበሰ አንድ ወንድ መጽሐፍ ከፊት ለፊቱ ባለው ድጋፍ ላይ ተቀምጧል።

ብርማ ነጭ ቀለም ያለው የሳምሰንግ አውቶማቲክ ልብስ ማጠቢያ ማሽን ይታያል። ማሽኑ ክብ የሆነ የብረት መዝጊያ ያለው እና፣ በላይኛው ክፍል ደግሞ የቁጥጥር ፓነልና አውቶማቲክ ማስተካከያ መደወያ አሉ። የአስር ዓመት ዋስትና ምልክት ጎልቶ ይታያል።

ትልቅ የስብሰባ ክፍል በርካታ ባለስልጣናት በረጅም የእንጨት ጠረጴዛ ዙሪያ ተቀምጠዋል። በጠረጴዛው መሃል የኢትዮጵያ ሰንደቅ ዓላማ አለ። የኋላው ግድግዳ ላይ አርማ ይታያል፤ ይህም ዓለም አቀፍ ስብሰባ መሆኑን ያመለክታል። በዚህ አይነት ዓለም አቀፍ ስብሰባ ላይ የሀገሪቱን ጥቅም በአግባቡ ማስጠበቅ እንዴት ይቻላል?

አሮጌ የሚመስል ግራጫ የመንገደኛ መኪና ከኋላ ሆኖ ያሳያል። መኪናው በጠጠር በተነጠፈ መንገድና በአፈር ላይ ቆሟል። ከበስተጀርባው የተክሎችና የሽቦ አጥር አለ። በሥዕሉ ላይ “Big mekina” የሚል ጽሑፍ ተደራርቦ ይታያል። ይህም በመንገድ ዳር ያለች አሮጌ መኪና ነው።

በትልቅ ክፍት ገበያ ላይ ብዙ ሰዎች ተሰብስበዏል። ሻጮችና ገዢዎች መሬት ላይ ተቀምጠው የራሳቸውን ምርቶች ሲያቀርቡ፣ የተለያዩ ጃንጥላዎች አሉ። ከበስተጀርባ ትላልቅ የእንጨት አጥር የመሰለ መዋቅር አለ፤ ዛፎችና ደመናማ ሰማይም ከኋላ አሉ።

በአድማስ አቅራቢያ አረንጓዴ ተክሎች ቢኖሩም፤ የፊተኛው ሰፊው መሬት ደረቅ እና የተሰነጠቀ ነው። የአፈሩ ገጽታ በድርቅ ምክንያት የተሰነጠቀ ሲሆን፤ በርካታ ድንጋዮች በግልጽ ይታያሉ። የደረቀው መሬት የእርሻ ሥራ በሌለበት አካባቢ ያለ የረዥም ጊዜ ድርቅን ያመለክታል።

የሴቶች የእጅ ሰዓት ያሳያል። ሰዓቱ የወርቅማ የፊት ገጽና በዳርቻው በደማቅ ያጌጠ ነው። የእጅ ማሰሪያው የተለያዩ ብረቶች ጥምረት ያለው ንድፍ አለው።

ጥላ ስር፣ በሳር የተሰራ ጣራ ያለው ክብ ቅርጽ ያለው ክፍት ሬስቶራንት ወይንም የመዝናኛ ስፍራ ይታያል። ቦታው ወንበርና ቴብል በተስተካከለበት፣ የቀርከሃ አጥርና የለማ ተክል በተከበበ አካባቢ ይገኛል። ይህ ስፍራ ከኢትዮጵያ ሀይቆች አካባቢ ከሚገኙት ሪዞርቶች አንዱን ሬስቶራንት ይወክላል?

ስድስት ባዶ እግሮች ያላቸው ወንዶች በውጪ ቆመዋል። መሃል ላይ ያለው ሰው ጥቁር ጨርቅ ለብሶ በሰንሰለት ታስሯል፤ የተቀሩት አራት ወንዶች ነጭ ጨርቅ ለብሰው፣ ከበስተጀርባ ድንኳን አለ።

ወጣት ሴት ጥቁር፣ ጥቅጥቅ ያለና የተንዠረገገ ጸጉር ያላት፣ ግንባሯ ላይ ትንሽ የተጎነጎነ ፀጉር ተሠርቷል፤ ደማቅ ቀይ ሊፕስቲክና አይን መኳኳያ ተቀብታ ፈገግታዋን ታሳያለች፤ ይህቺ ሴት በሥዕሉ ላይ የምትገኘው በምን ዓይነት ዝግጅት ወይም አጋጣሚ ላይ ለመታደም ነው?

ጥቁር ቀይ ቀለም ያለው በሽፋን የተሸፈነ ድስት በነጭ ምድጃ ላይ ተቀምጧል። ድስቱ ክብ ቅርጽና ትንሽ እጀታ አለው፤ የሽፋኑ የላይኛው እጀታ ጥቁር ነው። ታዲያ ይህ ድስት የተሰራው ከምን ዓይነት የምግብ ማብሰያ ቁሳቁስ ነው?

አድዋ የድል መታሰቢያ ሙዚየም ዋና ህንፃ በግንባር ቀደምትነት ጎልቶአል። ባለ አራት ፎቅ ክብ ሕንፃው የጡብ መልክ ባላቸው ፓነሎች ያጌጠ ነው። ከፊት ለፊት ባለው ሰፊ መንገድ ዳር ባንዲራዎች ተሰቅለዋል፤ ይህም የፍቅር እና የኩራት ስሜት አለው።

ረዣዥም ዛፎች ከበስተጀርባ በሚታዩበት ስፍራ፣ በውሃው አጠገብ ቀይ ጣሪያ ያለው ረጅም ሬስቶራንት በሰማያዊና ቢጫ ቀለም ያጌጠ ሲሆን፣ ከሱ አጠገብ ደግሞ የብረት ጣሪያ ያለው ቡኒ ቤት ይታያል። ከስሩ በውሃው ዳርቻ ላይ ብዙ ትናንሽ ጀልባዎች ተሰልፈዋል።

የአንድ ህጻን ቡንቡናማ እና ልሙጥ ያልሆነ ጸጉር ከኋላ በኩል አለ። ጸጉሩ በአረንጓዴ የፕላስቲክ መያዣ ተሰብስቦ ሲታይ፣ ከበስተጀርባ የልጆች መጫወቻዎች ወለሉ ላይ ተበትነዋል።

ሁለት ተመሳሳይ ከፍተኛ እና ቢጫ ቀለም ያላቸው የሕንፃ ክፍሎችን ያሳያል። ሕንፃዎቹ ከፍተኛ ፎቆች ያሏቸው ሲሆን፤ የብረት አግዳሚዎች ያሉት ውጫዊ መሰላል በግልጽ ይታያል። የእርከኖቹ ስር ነጭ ቀለም ሲኖረው፤ ሕንፃዎቹ በጨለማ የብረት ጣራ ተሸፍነዋል።

በምግብ ጠረጴዛ ላይ የተቀመጠ የበሰለ ምግብ ያሳያል። ምግቡ ስፓጌቲ፣ ቀይ መረቅ ያለበት ሥጋ ወይም ዶሮ እንዲሁም አረንጓዴ ሰላጣ ይዟል። ምግቡ የተቀመጠው በሥነ-ጥበብ በተዋበ ትልቅ ሳህን ላይ ሲሆን፣ ከሳህኑ በታች በብሔራዊ ንድፍ የተጌጠ ልብስ ይታያል።

ደማቅ አረንጓዴ ፍሬዎች ቅርብ ሆነው በቁጥቋጦ ላይ አሉ። እነዚህ ፍሬዎች ክብ ቅርጽ አላቸው። አንድ ነጭ አበባ ከቅጠሎቹ መካከል ይገኛል። ፍሬዎቹ እየበሰሉ ነው። ይህ ፍሬ መድኃኒትነት ያለው ወይም የጤና ጠቀሜታው ምን ነው?

አንድ ጥንድ ነጭ ቀለም ያላቸው ወፍራም ሶል ያላቸው ጫማዎች በነጭ ወለል ላይ ተቀምጠዋል። ከጫማዎቹ ጀርባ በነጭና ወርቃማ ማስቀመጫ ውስጥ ያለ አንድ ትንሽ አረንጓዴ ሰው ሰራሽ ተክል ይገኛል። ጫማዎቹ በትንሹ ወደ ጎን ተዘንብለዋል።

ሶስት ሴቶች ባህላዊ ነጭ ልብስ ለብሰው እየሄዱ አሉ። ሁለቱ ቅርጫት በራሳቸው ተሸክመዋል፣ አንደኛዋ ደግሞ አልጋ አንጠልጥላለች። በጫካ ውስጥ እየተጓዙ አሉ። የባህላዊ ሥራ አንፀባርቋል። በኢትዮጵያ ባህል ውስጥ ይህ ዓይነት ቅርጫት ብዙውን ጊዜ ለማድረግ የሚውልበት ምንድን ነው?

በባለ ቀለም ልብሶች የተጌጡ ሰዎች የታቦታትን መሸፈኛ በጭንቅላታቸው ላይ ተሸክመዋል። ከላይ በጥልፍ ያጌጡ ትልልቅ ጃንጥላዎች ተዘርግተዋል። በጥቁር ጀርባ የተቀረጸ የወርቅ መስቀል ያለበት ባንዲራ ተስተውሏል። ታቦቱ ከቤተ ክርስቲያን የሚወጣው በየትኞቹ በዓላት ነው?

አትክልቶች በቆሻሻ መሬት ላይ በተነጠፈ ነጭ ጨርቅ ላይ በመጸየፍ ስሜት ተደርድረዋል። ካሮት፣ ድንች፣ ቃሪያና ነጭ ጎመን ተከማችተው አሉ። የጎመን ጫፎቹ ተቆርጠዋል፤ ይህም የብስጭት ስሜት ያለው የተበታተነ የገበያ ቦታን ያሳያል። ከበስተጀርባ ጥቁር ፕላስቲክና ግራጫ ድንጋዮች አሉ።

አትሌቷ የምትታየው የኢትዮጵያ ባንዲራን ይዛ ነው። ይህች አትሌት መስረት ደፋር ትባላለች፤ በዓለም አቀፍ ደረጃ በረዥም ርቀት ሩጫዎች ታዋቂና ስኬታማ ኢትዮጵያዊት አትሌት ነች።

በርካታ የተለያዩ የወርቅ ቀለም ያላቸው የጆሮ ጌጦች በክብ ሳህን ላይ ተዘርግተዋል። አብዛኞቹ ጌጦች ክብ ቅርጽ ያላቸው ሲሆኑ፣ በግራ በኩል የዕንቁ ዶቃዎች ያሉበት አምባርም አለ።

የሚያምር ቡናማ ፈረስ ከፊት እግሩ ተነስቶ ወደፊት በፍጥነት ይሮጣል። የፈረሱ ጡንቻማ አካል፣ የሚያብረቀርቅ ጸጉር እና በግምባሩ ላይ ያለው ነጭ ምልክት ጎልተው የሚታዩ ናቸው። ዙሪያውን በረዥም ሳር እና በዛፎች የተሸፈነ አረንጓዴ ሜዳ አለ።

ሰፋፊ የጎመን እርሻ ነው። ትላልቅ አረንጓዴ የጎመን ቅጠሎች መሬት ላይ ተዘርግተዋል። በጎመኑ መሃል ላይ ትንንሽ የሙዝ ተክሎች ይገኛሉ። አካባቢው ደረቅ እና ተራራማ ሲሆን ዛፎችም ይታያሉ። ይህ የጎመን እርሻ ለገበሬው ምን ዓይነት ኢኮኖሚያዊ ጠቀሜታ አለው?

ጥራት ያለው ጥቁር ዲጂታል ካሜራ እና ተጨማሪ መለዋወጫዎችን በግልጽ ያሳያል። ዋናው ካሜራ በላይኛው ክፍል ማይክሮፎን እና ፍላሽ ያለው ሲሆን፤ ሌላኛው ካሜራ ደግሞ ክፍት የሆነ ስክሪን አለው።

ተስፋ በሚያስቆርጥ ቁልቁለት ላይ በርካታ ሰዎች ወደ ተራራው ጫፍ አቅጣጫ እየተጓዙ ነው። ተጓዦቹ በተራራው ዳገት ላይ የሰዎች ሰንሰለት ፈጥረዋል። ሩቅ ያለው ዳራ በጭጋግ የተሞላ ነው። ይህ ሰፊ ጉዞ የሚያሳየው ሥፍራ በየትኛው ታሪካዊ ቦታ ይገኝ ይሆን?

ሁለት ጥቁር የሚያብረቀርቁ የቆዳ ጫማዎች፣ ከፊት ለፊታቸው በወርቃማ እግር ላይ የተቀመጠች ትንሽ አረንጓዴ ተክል ያለች ማሰሮ ያለበት ነጭ ጠረጴዛ ላይ ተደርድረዋል፤ እነዚህ የቆዳ ጫማዎች በምን ዓይነት መንገድ ቢጸዱና ቢያዙ ረጅም ጊዜ ሊያገለግሉ ይችላሉ?

አንጋፋ በሆነ ነጭ ሕንፃ ላይ "የኢትዮጵያ አየር መንገዶች" የሚል ጽሑፍ ይታያል፤ እንግዲያው፣ የሕንፃው ክብ የብረት በረንዳዎችና ከታች ያሉት የቆዩ መኪኖች የዚህን አካባቢ ያለፈውን ዘመን የከተማ ውበትና እንቅስቃሴ በምን መልኩ ያሳያሉ?

ብርቱካንማ ቀለም ያለው ሻሽና ልብስ የለበሰች ወጣት ሴት በትኩረት ወደ ፊት እያየች በሰፊው ፈገግታ ታሳያለች። ፀጉሯ በተጠለፉ ትናንሽ ጥቁር ጉንጉኖች የተሸፈነ ሲሆን፤ ጥርሶቿ በፈገግታዋ ምክንያት በግልጽ ይታያሉ። የለበሰችው ብርቱካንማ ሻሽ ጥቁር ቀለም ያለው ዲዛይን የተሰራበት ነው።

የደስታ ስሜት የሚነበብባቸው ወጣት ወንድና ሴት ጥንዶች ነጭ ባህላዊ ልብስ ለብሰው በፍቅር ፈገግታ ይተያያሉ። ሴትየዋ የቆዳ ከአገልግልና ጭራ ይዛለች፤ ወንዱ በሰማያዊና ቀይ ጥልፍ ያጌጠ ልብስ ለብሷል። ጥንዶቹ በአረንጓዴ ተክሎች አጠገብ ተጠግተው መተማመንና መዋደድን ያሳያሉ።

'ፀሀይ ሪል እስቴት' ተብሎ በግንባሩ ላይ የተፃፈበትን ትልቅ ግራጫ ቀለም ያለው ሕንፃ ያሳያል። ሕንፃው በካሬ ቅርፅ በተሠሩ የድንጋይ ንጣፎች ተሸፍኗል፤ መሃል ላይ ጥቁር እና አራት ማዕዘን ቅርጽ ያለው ማስታወቂያ የሚታይበት ስክሪን አለው።

በጥቁር ዳራ ላይ የሚታይ ጥቁር ሰማያዊ ቀለም ያለው ክሮኖግራፍ የእጅ ሰዓት ነው። ሰዓቱ ሰማያዊ ሰንሰለትና መደወያ ያለው ሲሆን፣ በውስጡም ነጭ ሰዓት ቆጣሪ መስመሮችና ሶስት ክብ የሰዓት መለኪያ ስፍራዎች አሉ።

አረንጓዴ እና ነጭ የሆኑ የበዓል ምልክቶች በዲጂታል ማስታወቂያ ላይ ሰፍረዋል። ማዕከላዊው ትልቅ የሽልማት ሳጥን "100% ጉርሻ" የሚል ጽሑፍ አለው፤ ሌሎች የስጦታ ሳጥኖች ከአረንጓዴ በር በኩል እየገቡ ነው። ይህ ማስታወቂያ የየትኛው ድርጅት ማስታወቂያ ነው?

በፈገግታ የገጠማት ሴት በሽመና ሥራ ላይ ሳለች ያሳያል። ሴትየዋ በቀይና ጥቁር የተሠራ ባህላዊ ልብስ ለብሳለች። ከፊቷ ላይ የሽመና ማሽን ወይም የመሥሪያ ፍሬም አለ። በእጇ ላይ ክር የምትሽርበት መሳሪያ ይዛለች። ሴትየዋ በባህላዊ መንገድ ልብስ ስትሠራ ትታያለች።

ፈገግታው ሲያምር! በጣም ደስ የሚል መልክ አላት። የቆዳ እንክብካቤ ውጤቶች አስደሳች ይመስላሉ። ከንፈሯ በጣም ያበራል። ለቆዳ ጤና በጣም ጠቃሚ ነው። ንጹህ ቆዳ ያስደስታል። ፊቷ ሲያስደንቅ!

ሁለት ልብሳቸውን ያሰማመሩ ወንዶች በጠባብ ወንበሮች ላይ ተቀምጠው የቡና ሲኒ ይዘው ይጨዋወታሉ። ከፊታቸው በሰበዝ ላይ ባህላዊ የቡና ሥነ-ሥርዓት ተዘጋጅቷል። ሁለት ሴቶች በስተጀርባ በነጭ ልብስ አጎንብሰዋል።

አንድ ጢም ያለው አዛውንት ነጭ የራስ መጠቅለያና ጥቁር ጃኬት ለብሶ፣ ነጭ በትረ-ዱላ በትከሻው ላይ አድርጎ ቆሟል። አዛውንቱ ፈገግ ብሎ ወደ ፊት ሲመለከት፣ በዙሪያው ብዙ ወጣት ሰዎች ተሰብስበው በታላቅ ጉጉት ሆነው ይታያሉ።

ብርታት የሚል ስም ያለው አንድ የሚያብረቀርቅ የኃይል መጠጥ ጠርሙስ ቀርቧል። ጠርሙሱ ቡናማ መስታወት ሲሆን በላዩ ላይ ጥቁር እና አረንጓዴ መለያ በፈጣን ነብር ምስል ታትሟል። ጠርሙሱ የቀዘቀዘ መጠጥ ይዟል። በዋናነት የዚህ መጠጥ ተጠቃሚዎች እነማን ናቸው?

በዚህ ገበያ ውስጥ፣ አረንጓዴ የደንብ ልብስ የለበሱ ሁለት የጸጥታ ጠባቂዎች ከፊት ቆመዋል። በዙሪያቸው በገለባ ባርኔጣ እና በደማቅ ቀለም ልብስ የለበሱ ሰዎች አሉ። የገበያው ወለል የሸክላ ሲሆን በዙሪያው በተለያዩ ምርቶች የተሞሉ ድንኳኖች አሉ።

ነጭ ሻሽና ቀላል ቀለም ያለው ልብስ የለበሰ አንድ አረጋዊ ሰው፣ አረንጓዴ ቅጠላ ቅጠል በሚበቅልበት እርሻ ውስጥ ጎንበስ ብለው ይሰራሉ። በጀርባቸውም ረዥም የበቆሎ ተክልና ጥቅጥቅ ያሉ አረንጓዴ ቁጥቋጦዎች ይታያሉ።

አንድ ልጅ ግንባሩ ላይ ጥቁር ፀጉር ትቶ የተቀረውን ራሱን ተላጭቷል። ሰማያዊ ሸሚዝ እና ሐምራዊ የአንገት ጌጥ አድርጎ የቆመው በደብዛዛ አረንጓዴ ኮረብታዎች ዳራ ላይ ነው። ይህ ልዩ የፀጉር አሠራር በአንዳንድ ባህሎች ምን አይነት ትርጉም አለው?

የዲጂታል ካሜራ ወይም የጨዋታ ኮንሶል ባትሪ መሙያ ያሳያል። ባትሪ መሙያው ግልጽ በሆነ የፕላስቲክ ሽፋን ያለው ሰማያዊ መሠረት አለው። የሞተን ባተር ለማስነሳት እንጠቀምበታለን ።

አስገራሚ! ብዙ የካርድ አይነቶች ሲታዩ ያጓጓል። ቀልደኛው ካርድ ደስታ ያመጣል። የቀይና ጥቁር ቁጥሮች ቅልቅል ሲያምር፣ ለመጫወት በጣም ያስደስታል። ጥሩ ካርዶችን መያዝ ያስደነግጣል። ጨዋታው ደስታ ይፈጥራል።

ይህ ጥቁርና ግራጫ ቀለም ያለው አካፋ በነጭ ወለል ላይ ተቀምጧል። የአካፋው መቆፈሪያ ጫፍ ክብ ቅርጽ ያለው ሲሆን፣ የፊት ለፊቱ በብርሃን ምክንያት ደብዛዛ ግራጫ ይመስላል። ይህ መሳሪያ በአብዛኛው ለግብርና አገልግሎት ይውላል ወይስ ለግንባታ?

በሰማያዊ ውሃ የተከበበ ትንሽ ደሴት ያሳያል። ደሴቲቱ በአረንጓዴ ዕፅዋት የተሸፈነችና ጥቂት ቤቶች ይታያሉ። ከበስተጀርባ ትላልቅ አረንጓዴ ተራራዎች ተጋርጠዋል። ተፈጥሮው ልብን ይማርካል ።

በርካታ ወጣት ወንዶች በባህላዊ ነጭ ልብሶች ተጠቅልለው፣ ከበሮ በመምታትና በተለያዩ ገጽታዎች ሆነው በቡድን ተቀምጠዋል፤ ይህ የሰዎች ስብስብ የባህል ቡድንን ወይስ ዘፈን ወይም የጥበብ ሥራን የሚያሳይ የምስል ቅንብር ይሆን?

ከጥሩ እንጨት የተሰራ ረዥም እና የሚያብረቀርቅ የመመገቢያ ጠረጴዛን ያሳያል። ጠረጴዛው በአንድ በኩል ረዥም ወንበር (ቤንች) ሲኖረው፤ በሌላ በኩል ደግሞ ሁለት ባለእጀታ ወንበሮች አሉት። ሁሉም የቤት እቃዎች ቡናማ ቀለም ያላቸውና በሚገባ የተንከባከቡ ይመስላሉ።

ከእንጨት የተሠራ ረጅም ቁምሳጥን ነው። የቁምሳጥኑ በሮችና መደርደሪያዎች በመስታወት የተሠሩ ናቸው። ውስጡ ላይ የሻይ ዕቃዎች፣ የሥዕል ፍሬም እና የመጠጥ ጠርሙሶች ተደርገው ይታያሉ። ይህ ቁምሳጥን የቤት እቃዎችን ለማስዋቢያ የሚያገለግል ነው። የማዕዘን ቅርጽ አለው።

ሚካኤል መድሀኒት ቤት የሚል ሁፍ ያለው ሱቅ ከፊት ለፊት ይታያል መኪኖችም እያለፉ ሲሆን መስኮቶች በመስታወት ተሸፍነው ይገኛሉ ። ከጀርባም ዛፎች ይገኛሉ ።

ጥቁር ጎድጓዳ ሳህን በደማቅ ብርቱካናማ እና ቀይ ቀለም ባላቸው ጠፍጣፋ፣ ችፕሶች ተሞልቷል። በቅመማ ቅመም የተሸፈኑ ይመስላሉ፤ የምስሉ ዳራ ደብዝዞ ነጭ ነው። እነዚህ የተቀመሙ እና የተጠበሱ የምግብ ቁርጥራጮች ከምን ዓይነት ሰብል ሊዘጋጁ ይችላሉ?

ሙሉ ጥቁር ዲጂታል ስማርት ሰዓት ነው። የሰዓት ማሰሪያው ረጅም እና በጥቁር ጎማ የተሠራ ነው። የሰዓት ማሳያ ክፍሉ ካሬ ቅርጽ ያለው ሲሆን ቀን፣ ሰዓት እና የጤና መለኪያዎች አሉት። ሰዓቱ ቀለል ባለ ቡኒ ላይ ተቀምጧል። ስማርት ሰዓቱ የልብ ምትን የሚለካው እንዴት ነው?

አረንጓዴ የራስ መሸፈኛ እና ቡናማና ነጭ ቀሚስ የለበሰች ሴት ከቤት ውጭ በትንሽ ወንበር ላይ ተቀምጣለች። በእጆቿ ዶሮ በመያዝ ለምግብ ዝግጅት ታዘጋጃለች። ከፊቷ ትልቅ የቱርኩይዝ ቀለም ያለው መዘፍዘፊያ አለ፣ ከጎኗም በድንጋዮች መካከል እሳት ነዶ ይታያል።

በአንድ ጠረጴዛ ላይ ብዙ ቀይ እና ብርቱካናማ ቀለም ያላቸው ብዙ ቲማቲሞች ተራ በተራ ተደርድረዋል፤ አብዛኞቹ ሙሉ በሙሉ የደረሱ ናቸው፤ እነዚህ ቲማቲሞች በገበያ ላይ ለመሸጥ የቀረቡት በአንድ ኪሎ ግራም ምን ያህል ሊሆን በሚችል ዋጋ ነው?

ጥቁርና ነጭ ምስል ላይ አንድ ሰው በቅርብ ርቀት ላይ ጎልቶ ይታያል። ሰውየው ጠቆር ያለ ፀጉርና ወፍራም ፂም ያለው ሲሆን፤ ግራ እጁን በአገጩ ላይ ደግፎ በትኩረት ወደ ካሜራው ይመለከታል። እሱ መደበኛ ጃኬት ለብሷልና ከበስተጀርባው ጥቁር ነው።

ወጣት ሰው ጥቁር ሸሚዝና ሰማያዊ ሱሪ ለብሶ በመጠጥ መሸጫ ውስጥ ቆሟል። ሰውዬው በቀኝ እጁ አንድ ትንሽ የውሃ ጠርሙስ ይዟል። ከኋላው ከእንጨትና ከቆርቆሮ በተሠራ መደርደሪያ ላይ ብዙ የውሃ ጠርሙሶች ተደርድረዋል።

ሁለት ማብሰያዎቹ ተዘግተው ሲሆኑ፣ ከመካከላቸው ያለው ትንሽዬ ማብሰያ ክዳኑ በግማሽ ተከፍቷል። እያንዳንዱ ማብሰያ ሽፋን ያላቸውና በጎናቸው እጀታዎች አሏቸው። በአብዛኛው የብር ቀለም የበላይነት ያለው ፎቶ ነው።

ዋው! የድል አድራጊነት ስሜት ሲያስደንቅ! አራት ሰዎች በጋራ ትልቅ ዋንጫ ከፍ አድርገዋል። ዋንጫው በኢትዮጵያ ሰንደቅ ዓላማ ቀለማት ያጌጠ ነው። ከጀርባው የክልል ሰንደቅ ዓላማዎችና የኢትዮጵያ ካርታ አለ። የደስታ እና የኩራት ጊዜ!!።

በርካታ ሰዎች በከፍተኛ ሁኔታ በወደቀ ህንፃ ፍርስራሽ መካከል ቆመዋል። ከፊት ለፊት የተሰባበሩ ድንጋዮችና ጡቦች ተከማችተዋል፣ የፈረሱ ግድግዳዎች ክፍት ቦታ ፈጥረዋል። ግለሰቦች ብርቱካናማ እና ቀይ ልብሶችን ጨምሮ የተለያዩ ልብሶችን ለብሰዋል።

በርካታ የሚያብረቀርቁ የብር ሰንሰለቶች ጥቁርና ቡናማ ዳራ ባለው ጠረጴዛ ላይ ተዘርግተዋል። ሰንሰለቶቹ ጠፍጣፋና የተጠላለፉ ቀለበቶች ያሉት ሲሆን፣ ጫፋቸው ላይ መቆለፊያዎች አሏቸው። ታዲያ እነዚህ ሰንሰለቶች ከምን ዓይነት ብረት የተሠሩ ናቸው?

የኢትዮጵያ የቤት ዕቃዎች ሠራተኞች የጉልበታቸው ጥረት ያስገርማል። በዘመናዊ ቴክኖሎጂ እጥረት ውስጥ ሆነው ቆንጆ ሶፋዎችና ቁም ሳጥኖች ሲሠሩ ማየት ብቃትና ጽናታቸውን ያሳያል። ይህ ጥበብ ትውልድ የተሻገረ ዕውቀት ነው። እነዚህን ሠርተኞች ማክበር ይገባናል።

የፒነስ ዝርያ የሚመስል ዛፍ ረዣዥም ጥቁር አረንጓዴ ቅጠሎች መንገድ ዳር ላይ ተንጠልጥለው አሉ። ከቅጠሎቹ በታች በግራ በኩል ጥቁር አስፋልት መንገድና ደረቅ መሬት አለ። እንዲህ ዓይነቱ ዛፍ ለመንገድ ዳር ጥላነት ከሌሎች የተሻለ የሚያደርገው ምንድነው?

ረጅም የተጠማዘዘ ፀጉር ያለው ጨለምተኛ ቆዳ ያለው ወጣት ወደ ፊት ይመለከታል። ፀጉሩ በግራጫና ጥቁር ቀለማት የተጠለፈ ነው፣ አይኖቹ ቡኒ ናቸው። ግራጫማና ጥቁር ነጠብጣብ ያለው ሻሽ በአንገቱ ላይ ተጠቅልሏል። ዳራው ጥራት የሌለው የውጭ አካባቢ ነው።

ሰፊ፣ ደረቅና ሸካራማ መሬት ላይ በሚገኝ ወንዝ ውስጥ ሰዎች ልብስ ሲያጥቡና እንስሳትን ሲያጠጡ ይገኛሉ። የከብቶች፣ የአህዮችና የፈረሶች መንጋ በወንዙ ውሀ ውስጥ ቆሟል። ከፍ ካለው የወንዙ ዳርቻ አንስቶ አንድ ትልቅ አረንጓዴ ዛፍ ጎልቶ ይወጣል።